ደስተኞች የሆኑ ወጣቶች በቀይ እና በነጭ ሰንደቅ አላማ ተሰልፈዋል። ሰንደቆቹ በእጃቸው አንስተው አከባቢያቸውን ያደምቃሉ። የወታደር ሐውልት ከበስተጀርባ ቆሟል። ሰዎቹ በሰንደቅ አላማው ቀለሞች የተነደፉ ልብሶችን ለብሰዋል። ሰዎቹ የሚያከብሩት የትኛውን በዓል ነው?

ዘመናዊ የሆነ የተማሪዎች መማርያ ከላሾች ሲሆኑ የመሬት ይዞታ አለመቀነስ ወደ ላይ 2 ከፍታ ያላቸው ክፍሎች ይገኛሉ ። ተጨማሪ የተማሪዎች የመማሪያ ልብስ ጥቁር ሰማያዊና ነጭ ሰደርሪያ ይታያል።

የኢትዮጵያ የግብርና ስራዎች እጅግ አድካሚ ናቸው። የግብርና ስራዎ በብዛት የሚከወኑት በሰው ልጅ እና በእንስሳት ሀይል ነው። ይህም የግብርና ስርዓት ምርታማነት ላይ ትልቅ እንቅፋት ይሆናል።

ከባድ ወታደራዊ አረንጓዴ የጭነት መኪና ትላልቅ ሚሳኤሎች ታጥቆ ሲጓዝ፣ የፍርሃት እና የጭንቀት ስሜት ቢፈጥርም፣ የጥንካሬ እና የቁጣ መገለጫም ሆኖ የሚያገለግል ነው።

ከላይ ያለው ምስል በምስጢር የተሞላ እና የሰውን አይን የሚስብ የአፍሪካ ቁልቋል (euphorbia) እጽዋት ላይ አስገራሚ ጥቁር ወይንጠጃማ የሚመስሉ ሉላዊ አበባዎችን ያሳያል፡ ከዚህ አስደናቂ የተፈጥሮ ውህደት በስተጀርባ ያለው ሳይንስ ምንድን ነው?

በቀላል ግራጫ ዳራ ላይ፣ ቀጥ ያለ አራት ማዕዘን ቅርጽ ያለው ግራጫ ሽፋን ያለው ወፍራም መጽሐፍ አለ። ከታች ጥቂት ትንሽ የጽሑፍ መስመሮች አሉ። ይህ መጽሐፍ ምን ዓይነት ታሪክ ወይም መረጃ ሊይዝ ይችላል?

በአንድ የጎዳና ላይ የፍራፍሬ መሸጫ ውስጥ የተለያየ ቀለም ያላቸው ፍራፍሬዎች ተደርድረው አሉ። ሻጩ ትላልቅ የቢጫ ሐብሐቦች፣ የብርቱካንና የሐብሐብ ክምር አለው። ከፊትና ከላይ ጥምዝሙዝ አናናሶችና ሙዞች ተሰቅለዋል። ይህ ሱቅ አረንጓዴ የብረት ጣሪያ አለውን?

የሰነድ ቅጂ መሣሪያን ያሳያል። መሳሪያው ግራጫና ነጭ ቀለም ያለው ሲሆን አራት ማዕዘን ቅርፅ አለው። የላይኛው ሽፋን ከፍ ብሎ ይታያል። ይህ መሣሪያ ምስሎችንና ሰነዶችን ወደ ኮምፒውተር ለማስገባት የሚያገለግል ነው።

ለብዙ ቀለም አትሌቶች እና አሰልጣኞች ቡድን በቡድን ፎቶግራፍ ለመነሳት በሦስት ረድፍ ተሰልፈዋል። ከኋላ የቆሙት ወንዶች የንግድ ልብሶችን ለብሰዋል፣ በፊታቸው ያሉት ወንዶችና ሴቶች ደግሞ አረንጓዴና ቀይ የኢትዮጵያ የስፖርት ልብሶችን ለብሰዋል።

ሣጥን በከፍተኛ ቁጥር ባሉ ነጭ የጽሕፈት ኖራዎች ተሞልቷል፤ ኖራዎቹ ደግሞ በተለያዩ አቅጣጫዎች ተደራርበውና ተዘርግተው ይታያሉ። ምስሉ ጥቁርና ነጭ ቀለም ያለው ነው።

ክብ ቅርጽ ያለው የድንጋይ ቤተክርስቲያን በሰማያዊ፣ ቢጫ እና አረንጓዴ ቀለም በተቀቡ የእንጨት ምሰሶዎች እና መስኮቶች ያጌጠ ነው። ቤተክርስቲያኑ በግዙፍ የድንጋይ አጥር የተከበበ ሲሆን ከሰማያዊ ሰማይ እና ደመናዎች ጋር ይታያል።

አንድ የኮንክሪት ፓምፕ መኪና ነጭ ካቢኔ እና ደማቅ አረንጓዴ የሆነ ትልቅ የፓምፕ ክንድ ተንጣሎበት ይታያል። ማሽኑ "SCHWING S36X" እና "Concrete Pump" የሚሉ ጽሑፎች አለበት። የኮንክሪት ፓምፕ መኪና በግንባታ ፕሮጀክት ላይ ዋና ተግባሩ ምንድነው?

በጣም የሚያምሩ አንድ ሙሉ የቤተሰብ አባላት ሲሆኑ 2 ሁለት ጥንድ ባለትዳሮች አንድ ወንድና አንድ ሴት ልጅ አላቸው በተጨማሪም ደግሞ ከጀርባቸው የኦርቶዶክስ መስቀሎች በስፋት ይታያሉ።

በአምባሳደር የሚል ነጭ ምልክት ባለው ዘመናዊ የልብስ መደብር ውስጥ፣ ጥቁር ሱሪዎች በጠረጴዛ ላይ ተደርድረዋል። በቀኝ በኩል ቀይ የሱፍ ልብስ የለበሰ ማኔኩዊን አለ። በግራ በኩል ሰማያዊ ጃኬቶች በራሳቸው መቆሚያ ላይ ተንጠልጥለዋል።

ብርቱካናማ እና ቢጫ ዳራ ባለው ማስታወቂያ ላይ፣ የአማራ ባንክ አርማዎች በሰማያዊ ይታያሉ። የምትወዷት እና የምትከብሯትን ባንክ እንዴት መርጣችሁ መረጣችሁ የሚል ጥያቄ ይከተላል። ከስር ደግሞ የባንኩን መረጃ የሚያሳዩ ዝርዝር ጥቅሞች አሉ።

በተጨናነቀ የገበያ ቦታ ውስጥ፣ በርካታ ሰዎች ነጠላና ጋቢ ለብሰው ተቀምጠዋል። በመሃል ላይ ጥጥ እየመዘነች ያለችው ሰማያዊ ሸሚዝ የለበሰች ሴት፣ አዋቂዎችና ህጻናት በዙሪያዋ በጥንቃቄ ተቀምጠው ግብይት ያደርጋሉ። የቡኒ አፈር መሬቱና የተራራማ ገጽታ ያለው ገጠር ነው።

ገደላማ በሆነ ድንጋያማ ተራራ ላይ የተገነባ የቤተክርስቲያን ህንጻ ከላይ ይገኛል። ህንጻው አናት ላይ ትልቅ ነጭ የብረት መስቀል ተቀምጧል። ብዙ ሰዎች ወደ ህንጻው የሚወስደውን ጠባብ ደረጃ ለመውጣት ይታገላሉ። አካባቢው በቁልቋል እና በሌሎች እፅዋቶች የተከበበ ነው።

አንድ ሰው ነጭ ባህላዊ ልብስ ለብሶ፣ እጁን ዘርግቶ በኮረብታ ጫፍ ላይ ተቀምጧል። ከጎኑ የኢትዮጵያ ባንዲራ ተቀምጧል። አስደናቂው ገደላማና አረንጓዴው ሸለቆ እንዲሁም የሰማያዊው ወንዝ ከታች ይዘልቃሉ።

የተለያዩ ፍራፍሬዎች በገበያ ላይ ለሽያጭ ተደርድረዋል። ብርቱካኖች በቀይ መረብ ውስጥ ተቀምጠዋል፣ ሙዝ ከጣሪያ ላይ ተሰቅሏል። አረንጓዴ እና ቀይ ፖም፣ ወይን፣ ማንጎ እና ሌሎች ፍራፍሬዎች በጠረጴዛ ላይ ተከምረዋል።

ሁለት ግልጽ የሆነ የፕላስቲክ ውሃ መያዣዎች በደረቀ የእንጨት ግንድ ላይ ተቀምጠዋል። ሁለቱም ጠርሙሶች ሰማያዊ ክዳንና ሰማያዊ መለያ አላቸው፣ መለያው "ፎረስት ዋተር" ይላል። ከጀርባ ጥቁር እና አረንጓዴ የጫካ አካባቢ አለ።

ከፊቱ የተከፈተ፣ ረዥም፣ ቀላል ግራጫ ቀለም ያለው ባህላዊ ልብስ በነጭ ጀርባ ላይ ቀርቧል። ልብሱ በወገቡ አካባቢ በቀለማት ያሸበረቀ ጥልፍ ያለው ቀበቶ የተያዘ ሲሆን፣ በጥልፍ ሥራው ቀይ፣ ጥቁር፣ ቢጫና ሰማያዊ ቀለሞች በብዛት ጥቅም ላይ ውለዋል።

ቡናማና ጥቁር የቆዳ አኮርዲዮን በጠረጴዛ ላይ ተቀምጧል። የሙዚቃ መሣሪያው ጥቁር፣ ነጭና ቡናማ ክፍሎች አሉት። በግራና ቀኝ በኩል ነጭ ክብ ቁልፎች በጎን በኩል ደግሞ ቀበቶ አለው። የኋላ ዳራ የእንጨት ግድግዳ ነው።

ከታች በኩል አዲስ የሚመስል ጥቁር ሰማያዊ ቀለም ያለው አነስተኛ ተሳፋሪ (ሚኒባስ) መኪና ቁሟል። መኪናው በንፁህ ሁኔታ ላይ ይገኛል፣ የፊት እና የጎን መስኮቶቹ ነጭ ናቸው። ከበስተጀርባ የተከፈቱ ቢጫና ነጭ ቀለም ያላቸው የሕንፃ መስኮቶች አሉ።

የመጽሐፉ ሽፋን ገመድ ደብዳቤ የሚል ርዕስ አለው። ገመዱ በሞት አሳሳቢነት ተጠቅልሎ፣ ከሳንቲሞችና ከወርቅ ገንዘብ ጋር አብሮ ቀርቧል። ይህ የገንዘብ ስግብግብነትንና ፍጻሜውን የሚያሳይ ኃይለኛ ተምሳሌት ነው። የገንዘብ ፍቅር የሕይወት አደጋን ሊያስከትል እንደሚችል በጽኑ ያስረዳል።

ባንዲራው ጥቁር፣ ቢጫና አረንጓዴ ቀለሞች አሉት። በግራ በኩል ደግሞ ቀይ ሶስት ማዕዘን ይገኛል። ከታች በአማርኛ "የቤኒሻንጉል-ጉምዝ ክልላዊ መንግስት ባንዲራ" ተብሎ ተጽፏል። የቤንሻንጉል-ጉምዝ ህዝብ ሀገር ወዳድ፣ ሰላማዊ፣ ትሁት ህዝብ ነው ።

አንጸባራቂ የብር ቀለም ያለው ባለአራት ጎማ ድራይቭ ፒክአፕ መኪና በገለልተኛ ዳራ ላይ ቀርቧል። መኪናው ትልቅ ጥቁር ፍርግርግና የፊት መብራቶች ያሉት ሲሆን የ Revo አርማ በታችኛው ፍርግርግ ላይ ተለጥፏል።

ዋዉ! እጅግ በጣም ጥሩ ነጭ ሽንኩርት በጥቁር ሳጥን ውስጥ ተቀምጧል። ጭራቸው አረንጓዴ የሆነ፣ ትኩስ እና የጠለቀ ሽንኩርቶች በብዛት በመታየታቸው ደስ ይላሉ።

ጥቁርና የሚያብረቀርቅ ነጥብ ያለው እስክሪብቶ በግራጫ ዳራ ላይ ቀጥ ብሎዏል። እስክሪብቶው የወርቅ ቀለም ባላቸው ቀለበቶችና ቅንጣቶች ያጌጠ ነው። ከታችኛው ክፍል ላይ ጥቁር ቡናማ ያላቸው የጥበብ የተስራ ነው።

ግራጫ-ጥቁር ሽፋን ያለው መጽሐፍ የቅርብ ቀረጻ ነው። መጽሐፉ ከላይኛው ክፍል በስተግራ በኩል በአማርኛ "የሕዝብ ልማት" የሚል ርዕስ አለው። የታችኛው ክፍል ደግሞ ነጭ ክብ ቅርጽ ያለው ሲሆን በዙሪያው አረንጓዴ የዳራ ቀለም አለበት።

ሁለት ትናንሽ ጀልባዎች በሣር ዳርቻ ላይ ቆመው በሰፊው ሐይቅ ላይ አሉ። ከሐይቁ ወዲያ በኩል ብዙ ዛፎችና ትላልቅ ተራሮች ሲኖሩ፣ ሰማያዊ ሰማይ በነጭ ደመናዎች ያጌጤ ነው።

የዳሎል የመሬት አቀማመጥ በብዛት የሚታይበት ፎቶ ነው። የመሬቱ ገጽ በደማቅ ቀይ፣ ብርቱካናማ እና አረንጓዴ ቀለም ባላቸው የማዕድን ክምችቶች ተሞልቷል። ትናንሽ የፈሳሽ ገንዳዎች እና ዐለትማ አካባቢዎች ይገኛሉ።

ሶስት ገበሬዎች የእርሻ መሬታቸውን በጋራ እያለሙ ነው። ከፊት ያለው ገበሬ አረንጓዴ የውሃ መቅጃ ተጠቅሞ ተክሉን ሲያጠጣ፣ ሩቅ ያሉት ተራሮች በጭጋግ ተውጠዋል።

በኢትዮጵያ በመስከረም ወራት የሚፈነድቁ የአደይ አበባዎች ሲሆኑ ቢጫ ቀለም ያላቸውና የኢትዮጵያ ምድርን በሙሉ በመስከረም ወራት የሚቆጣጠሩ የዘመን መለወጫ ማሳያ አበቦች ናቸው።

የሴት ልጅ የጸጉር አሰራር ነው። የራስ ጸጉሯ በጥቃቅን ስሮች ወደ ኋላ ተሰርቶ፣ የተቀረው ጸጉር ደግሞ ረጃጅም እና ጥምዝምዝ ሆኖ በነፃነት ተለቋል። ልጅቷ ፈገግታ ያላት እና ከጎኗ በኩል ትታያለች።

አራት ጥቁር ቅንድብ መሙያ እርሳሶች በነጭ ጀርባ ላይ ተደርድረው ይታያሉ። እያንዳንዱ እርሳስ በሁለቱም ጫፍ ላይ መሣሪያ ያለው ሲሆን፣ በአንዱ ጫፍ ላይ ሹል የሚመስል ጫፍ እና በሌላኛው ጫፍ ደግሞ ብሩሽ አለው። በሁሉም እርሳሶች ላይ'KILLFE' የሚለው ቃል በነጭ ቀለም ተጽፏል።

አንዲት ትንሽ ልጅ ጥቁርና የተጠመጠመ ፀጉር አላት። በግንባርዋ ላይ የልብ ቅርጽ ባለው መንገድ ፀጉርዋ ተከፍሏል። በሁለቱም ጎን በትላልቅ ልቦች ፀጉርዋ ተይዟል። ከጆሮዋ አጠገብ ሐምራዊ የጆሮ ጌጥ አላት።

አረንጓዴ፣ ቡናማ እና ቢጫማ ኮረብታዎች፣ የፀሐይ ብርሃን በግልጽ በሚታይበት ሰፊ ሰማያዊ ሰማይ ስር ተጋድመዋል። የቀትር ፀሐይ፣ ጥርት ያለ ጥላ እየጣለች፣ የኮረብታዎቹን ጠርዝ በብርቱካናማ ብርሃን አበራችው።

በቀይ አፈር ላይ የበቀሉ በርካታ ትልልቅ፣ አረንጓዴ ቅጠሎች ያሏቸው ጎመን ተክሎች ይታያሉ። በመሃል ላይ አንድ የተጠቀለለ ጎመን ፍሬ ሙሉ በሙሉ አድጎ በጤናማ ቅጠሎች ተከብቧል። የቅጠሎቹ ገጽታ በጤዛ ጠብታዎች እርጥብ ነው።

በእንጨት አጥር የታጠረ ግቢ ዉስጥ ዉጩ በጭቃ የተመረገ ቤቶቹ እና ከግራ በጉል ነጭ እና አረንጓዴ ቀለም የተገባ ቤት በአንድ ግቢ ዉስጥ ተሰርተዋል። ከእንጨት አጥሩ ጋር አንድ ዛፍ ተቆርጦ አቅጥቅጧል።

ሰፊ በሆነ የደን አካባቢ ውስጥ፣ ስለ “የውጫሌ ውል አንቀጽ 17” የሚገልጽ ሰሌዳ ተተክሏል። ከሰሌዳው በታች የድንጋይ ቅርጽና ጥቂት የሸክላ ብርጭቆዎች ሲኖሩ፤ ቦታው ታሪካዊ ጠቀሜታ ያለው መሆኑን ያመላክታሉ:: ይህ ታሪካዊ ስፍራ የውጫሌ ውል ከተፈረመበት ቦታ ጋር እንዴት ይገናኛል?

የኢትዮጵያ ጉባኤ እግዚአብሄር ቤተ-ክርስቲያን በማኅበረሰቡ ውስጥ የሚያደርገው ጥልቅ ተፅዕኖ አስደናቂ ነው! ወንጌልን በመሰበክ፣ በማስተማርና በማህበራዊ እርዳታ ሰዎች ላይ የሚያመጣው ለውጥ ለማድነቅ ይበቃል። እምነታቸውን በሥራ የሚያሳዩ ሲሆን፣ በጎ አድራጎት ሥራቸውም በርካቶችን ይደግፋል። ለኢትዮጵያ ትልቅ በረከት ነው!

ሴትየዋ ቀላል ቀለም ያለው እና በጭቃ የተበከለ የሚመስል ሸሚዝ ለብሳለች። በግራ እጇ በኩል ትልቅ ነጭ የሸራ ከረጢት ተሸክማለች። በቀኝ እጇ ደግሞ ዘሩን በአካባቢው አፈር ላይ እየበተነች ትገኛለች።

ሁለት ጥቁር አረንጓዴ የሱፍ ጨርቅ ቦት ጫማዎች በእግሮች ላይ ይታያሉ። ቦት ጫማዎቹ ቁርጭምጭሚት ድረስ የሚደርሱ ሲሆኑ፤ ሰፋፊ የቡኒ እንጨት ንድፍ ያላቸው ተረከዞች አሏቸው። ቀላል ግራጫ ወደ ነጭነት በሚቀየር ዳራ ላይ ተቀምጠዋል።

ይህ ምስል አምስት የተለያዩ የምግብ እህሎች የያዙ "ማማስ ቾይስ" የሚል ምልክት የተደረገባቸውን ሳጥኖች አሉ። እያንዳንዱ ሳጥን ከሱ ጋር የሚመሳሰሉ ጥሬ እቃዎች፣ ለምሳሌ በቆሎ፣ አትክልት፣ ማርና የስንዴ ፍሬዎች በፊታቸው ተቀምጠዋል።

በመደበኛ ልብስ የለበሱ ብዙ ሰዎች ከቤት ውጪ በተደረገ ስብሰባ ላይ ተቀምጠዋል። ቦታው በነጭ ጨርቅ ተሸፍኗል። ተሰብሳቢዎቹ በግድግዳ በተከበበ ግቢ ውስጥ ይገኛሉ።

ነጭ የልብስ ስፌት ማሽን ሰማያዊ ግድግዳ ፊት ለፊት በስራ ጠረጴዛ ላይ ያሳያል። ከጎኑ የክር ክምችት የያዘ ግልፅ ማሰሮና ሌሎች የስፌት እቃዎች ይገኛሉ።

አቤት! የምትጠልቅ ፀሐይ እንዴት ውብ ናት! ጦጣዎቹ በጨለመው ኮረብታ ላይ ተሰብስበው ተቀምጠዋል! የሰማያቱ ብርቱካናማ ቀለም እንዴት ያለ ድንቅ ትዕይንት ነው!

ትልቅ ነጭ ሳህን ላይ ለስላሳ የኢትዮጵያ እንጀራ ተዘርግቷል። ቡናማና ቅመም የበዛበት የዶሮ ወጥ ቁርጥራጮች (ወይም ሥጋ ወጥ) በእንጀራው መሃል ተቀምጠዋል። ወጡ ውስጥ አንድ ሙሉ የተቀቀለ እንቁላል ተጨምሯል።

የኢትዮጵያ ባለሶስት ቀለም (አረንጓዴ፣ ቢጫ፣ ቀይ) ባንዲራ ከኤርትራ ባለአራት ቀለም (ቀይ፣ አረንጓዴ፣ ሰማያዊ) ባንዲራ ጋር በአንድነት ተውበዋል። ሁለቱ ባንዲራዎች በቅርበት ተደጋግፈው መታየታቸው ከፍተኛ የሆነ ፍቅርን፣ ደስታን እና ወንድማማችነትን ያንጸባርቃል።

ወደፊት በሚያተኩር አረንጓዴ ጀርባ ላይ የጎልድስታር ጂኤስ-፰፰፲፻ኤችዲ ሳተላይት መቀበያ ማሽንና የርቀት መቆጣጠሪያው ይታያል። ከላይ በስተቀኝ ጥግ ላይ "Full HD 1080" የሚል ጽሑፍ አለ። መቀበያው ጥቁር ሲሆን፣ ጎልድስታር የሚለው ቃል በትልቁ ሰማያዊ ቀለም ተጽፏል።

ጥቁር እና ነጭ ፎቶግራፍ ላይ ፈረስ የሚጎትተው ጋሪ አለ። ፈካ ያለ ቀለም ያለው ፈረስ ሰፊ በሆነ ለጥ ያለ መሬት ላይ ቆሟል፤ ከኋላው ሁለት ጎማ ያለው ጋሪ ታስሯል። ከበስተጀርባው ረጃጅም ዛፎች እና የጠራ ሰማይ ጎልተው ይስተዋላሉ።

ንፁህና ውበታቸው መደነቅን የሚፈጥሩት ቀላል ቢጫ የአዲዳስ ስፖርት ጫማዎች፣ በጥቁር ሰንጠረዦች ያጌጡ ሆነው፣ በደማቅ አረንጓዴ ዳራ ላይ ተቀምጠዋል። አቀማመጣቸው የደስታ ስሜት ይፈጥራል።

በአንድ ጉሊት ወይም የገበያ ሱቅ ውስጥ በተለያየ ቀለም ባላቸው ማዳበሪያዎች የተለያየ የባልትና ውጤቶች ተደርድሮ ተቀምጧል፤ ማዳበሪያዎቹ ቀይና ነጭ ቀለም አላቸው፤ ከሱቁ ላይ በርካታ ነገራቶች ተንጠልጥለው ይታያሉ፤ ሰማያዊ ኬንዳ ተዘርግቷል።

ፋሽን ሞዴል በመድረክ ላይ ነጭ ቀሚስ ለብሳለች። ቀሚሱ በአንገት እና በትከሻ ላይ የቆመ ሲሆን ባለቀለም ሽርጦች ከስር አሉት። ሞዴሏ ትልቅ እና የተጎነጎነ ፀጉር እንዲሁም ብርቱካናማ መነጽር አድርጋለች።

የወታደር ልብስ የለበሰ አንድ ሰው ወታደራዊ ሰላምታ ይሰጣል። የለበሰው ወታደር አረንጓዴ ካባና ኮፍያ አድርጎ መዳፉን ወደ ግንባሩ አድርጓል። ከበስተጀርባ በቀይ መጋረጃ ላይ ሌሎች ሰዎች ተሰብስበው አሉ።

ፂም ያለው አንድ መካከለኛ ዕድሜ ያለው ሰው ቀና ብሎ በቅርብ ቀርቧል። ሰውየው ነጭ turtleneck እና ጥቁር ጃኬት ለብሷል። ከጀርባው የኢራን ሰንደቅ ዓላማ ክፍል አለ። ከግርጌ በጥቁር አሞሌ ላይ በአማርኛ ጽሑፍ አለ።

አስደናቂ እና ተስፋ የሚሰጥ የተለያዩ ነዳጅ ምንጮች መዋቅር በዚህ ምስል ይታያል። በፊት የተቀመጠው ነጭ ቅርፅ ያለው ኮንትሮል አካል በመሬት ላይ ተደግፎ ነው። በአንጻራዊ አቀማመጥ የተዘጋጀው የፀሐይ ፓነሎች በቀጥታ የፀሐይ ብርሃንን ለመቀበል ተዘጋጅተዋል።

ረዣዥም ምንቃር ያላቸው በርካታ ነጭና ወርቃማ ፔሊካን የሚባሉ ወፎች በመስመር ተሰልፈው ጥርት ባለው ሰማያዊ ሐይቅ ላይ ይንሳፈፋሉ። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች ሲታዩ፣ ሰማዩ ደግሞ ሰማያዊና በነጭ ደመናዎች ያጌጠ ሆኖ ውብ የተፈጥሮ ገጽታ ፈጥሯል።

ይህ የኢትዮጵያ ደረጃዎች ኤጀንሲ አርማ ነው። ኤስ በሚለው ፊደል አናትና ግርጌ ቀይ መስመር አለ። በግራ በኩል ጥምዝ ሰማያዊ ቅርጽ ያለው ምልክት አለ። ከሥር የአማርኛና የእንግሊዝኛ ስሙ ተጽፏል።

ስልኮች በሳፋሪኮም ኢትዮጵያ አገልግሎት በይፋ መሸጥ ተጀምሯል። ደንበኞች የተለያዩ የምርት ስሞች ያላቸውን ስልኮች በሚዛናዊ ዋጋ መግዛት ይችላሉ። ይህም የሞባይል ተጠቃሚዎች ዘመናዊ መሣሪያዎችን በቀላሉ እንዲያገኙና የኔትወርክ አገልግሎቱን በተሻለ ጥራት እንዲጠቀሙ ያስችላል።

እነዚህ አረንጓዴ፣ ያልበሰሉ ማንጎ ፍሬዎች በቅርንጫፎች ላይ ተንጠልጥለው ይታያሉ። በዙሪያቸው ደግሞ ጥቁር አረንጓዴ የሆኑ የማንጎ ቅጠሎች ይገኛሉ። አብዛኛው የበስተጀርባው ክፍል ደብዛዛ እና ጥቁር ቀለም አለው።

"ልማት ምግብ ቤት" የሚል ቀይ ጽሑፍና በእንግሊዝኛ "Lemat Restaurant" የሚል ወርቃማ ጽሑፍ ያለው ባነር ይታያል። በግራ በኩል በሰሀን የተዘጋጀ ምግብና በቀኝ በኩል የተጠበሰ ዓሳ አለ። የበቆሎ ዳራ ጽሑፉን ያጎላል።

ሰማያዊ ሸሚዝ እና ቡናማ ሱሪ የለበሰ ወጣት ጥቁር ወንበር ላይ ተቀምጧል። ሰውዬው ጠብቆ በተያዘው ጥንታዊ ክራር የሙዚቃ መሳሪያ እየተጫወተ ነው። ከበስተጀርባ በብርሃን የተሞላ መብራትና በግድግዳ ላይ የተሰቀሉ ሥዕሎች አሉ።

በትልቅ ነጭ ሳህን ላይ ትልቅ ክብ ዳርቻ ያላት እንጀራ ተዘርግታለች። በላዩ ላይ ቀይ ጥሬ ሥጋ (ክትፎ) እና የተሰራ ስጋ (ጥብስ/ትብስ) በካሮት እና በአረንጓዴ ቅጠል ተደርቦ ይታያል። አራት የተጠቀለሉ እንጀራዎች በምግቡ ዙሪያ ሆነው ምግቡን ያጅባሉ።

ጉንጉን ነጭና አንዳንድ ወይን ጠጅ አበቦች ተዋህደው አግድም እና ወደታች እንደ መስኮት መሰል አሉ ፤ ለሚያየው የዲኮሩ ውበት ድንቅ እና አስደሳች ነው ።

አንድ ሰው ቡኒ ቀለም ባለው በእንጨት ወይም በቅል የተሠራ ጽዋ በእጁ ይዟል። ጽዋው በብርቱካናማ ቢጫ ቀለም የተሞላ ባህላዊ መጠጥ ይዟል። የሰውየው እጅ፣ ከላይ ሰማያዊ ልብስ እና ከታች ቡኒማ መሬት ጋር ተዳምሮ፣ ይህን ባህላዊ ጠላ ነው።

አዲስ ዘመናዊ ኩሽና ያሳያል። የኩሽናው ካቢኔቶች ነጭና የሚያብረቀርቁ ናቸው። ግድግዳው ላይ ከነጭና ጥቁር ድብልቅ የሆኑ ንጣፎች አሉ። ረጅም የመስኮት ፍሬም ይታያል። ወለሉ ገና እየተጠናቀቀ ያለ ይመስላል፤ ምክንያቱም ጥቂት የግንባታ ቆሻሻ በታችኛው ቀኝ ጥግ ላይ ይታያል።

በሰማያዊ ብረት መደርደሪያ ላይ የተደረደሩ ብዙ የቢሮ ቁሳቁሶችን ያሳያል። የተለያዩ የሰነድ ማስቀመጫ ፋይሎች፣ ወረቀቶችና ደማቅ ቀለማት ያላቸው እስክሪብቶዎች በትክክል ተሰካክተው መጋዘን ውስጥ ተቀምጠዋል።

ለነዳድጅ እና ለተለያዮ ፈሳሾች ማንቀሳቀሻ የሚውሉ ቦቲወች ሲሆኑ ከአራት በላይ ነጫጭ የ አይቫኮ ምርቶት የሆኑ መኪኖች ይታያሉ በውስጣቸውም ከ እስር ሽህ ሊትር ፈሳሽ ድረስ ይሸከማሉ።

በኢድ በዓል ላይ ብዙ አማኞች ሶላት ለመስገድ በአደባባይ ተሰብስበው ይታያሉ። ቀደምት የሀይማኖት መሪዎች በግንባር ቀደምትነት ቆመዋል። የበዓሉ አብሮነትና ደስታ የሚታይበት ጊዜ ነው።

ንጉሣዊ ልብስ የለበሰ ሰው በዙፋን ላይ ተቀምጧል። ሰውየው ጠረጴዛ ላይ በተከፈተ መጽሐፍ ላይ እጁን አስቀምጧል። በዙሪያው ሰዎች ቆመዋል። በስተቀኝ በኩል ደግሞ ብዙ ምሁራን ወይም ሊቃውንት ተሰብስበው የክርክር ወይም የትምህርት ድባብ ይፈጥራሉ።

በድንጋይ የተገነባ ትልቅ የእንጦጦ ፓርክ መግቢያ ይታያል። የመግቢያው ጣሪያ ከገለባ የተሠራ ሲሆን፣ "እንጦጦ ፓርክ ENTO ፓርክ" የሚል ወርቃማ ጽሑፍ አለው። ከበስተጀርባ ረጃጅም የባሕር ዛፍ ዛፎች አሉ።

በቢጫማ ወረቀት ላይ የተቀረጸው ምስል መሀል ላይ ጥቁር ብስክሌት ይታያል። የብስክሌቱ ጎማዎች በአሮጌ ወርቃማ የብር ኖት ተተክተዋል። በላይኛው ክፍል ላይ "ከአሜን ባሻገር" የሚል የአማርኛ ጽሑፍና ትንሿ የኢትዮጵያ ባንዲራ ተሰቅላለች።

የገጠራማው የሀገራችን ክፍል እጅግ ውብ የሆኑ እፅዋትን እና ደኖችን የያዘ ነው። በነዚህም አካባቢዎች ፈረሶች ለእርሻ፣ ለጭነት፣ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ በበዓላት ቀን ጥቅም ላይ ይውላ

ወታደራዊ ሰራዊት ቀይ ምንጣፍ በተነጠፈበት ቦታ በረድፍ ቆሞ ሰላምታ ሲሰጥ፣ አንድ ከፍተኛ አዛዥ ሰማያዊ ልብስ ለብሶ ምላሽ ይሰጣል። ወታደራዊው ሥርዓት ለሀገርና ለወታደሮች ያለንን ፍቅርና ጥልቅ አክብሮት ይገልጻል።

አራት ጫማዎች በአግድም ተደርድረው ቀርበዋል። የኋላ ያሉት ጫማዎች ቡኒ ሲሆኑ፣ የፊተኛዎቹ ደግሞ ጥቁር ቆዳ ናቸው። ሁሉም የብር ሰንሰለት ያለው ሞካሲን ዓይነት ጫማ ሲሆኑ፣ ቀዩ የሳልቫቶሬ ፌራጋሞ ሣጥን ከኋላው ይገኛል። ይህ ዝግጅት መደነቅንና የፋሽን ፍቅርን ይገልጻል።

አንድ ሰው ከትልቅ ነጭ የሴራቬ እርጥበት ክሬም ማሸጊያ ላይ ፓምፑን ተጭኖ ክሬሙን በእጁ ላይ ይለቀዋል። ከበስተጀርባ በነጭ ጡቦች የተገነባ ግድግዳና በዕቃ የተቀመጡ አረንጓዴ ተክሎች አሉ።

በዘመናዊ ምግብ ቤት ውስጥ፣ ጠረጴዛዎች እና ወንበሮች በቆዳ መሸፈኛ ተዘጋጅተዋል። ከኋላ በኩል በርካታ ሰራተኞች ከጥቁር ባር በስተጀርባ ሲያገለግሉ ይታያሉ፤ ብርሃናማ መብራቶች ደግሞ ክፍሉን ያደምቃሉ። ይህ ሁኔታ የሰላም እና የመስተንግዶ ስሜትን ያንጸባርቃል።

ይህ እህልና ጥራጥሬ የያዘ ምርት እንደ መክሰስ በገበያ ላይ ቀርቧል። በሀገር ውስጥ የሚመረቱ ጥሬ ዕቃዎችን ወደ ተዘጋጀና ታሽጎ ወደሚሸጥ ምርት በመለወጥ የምግብ ዋስትናን በማረጋገጥ እና ለአነስተኛ አምራቾች የሥራ ዕድል በመፍጠር ረገድ ምን ዓይነት ፋይዳ አለው?

ነጭ ዳራ ላይ ATV የሚል ትልቅ ፊደል አለ። 'A' የሚለው ፊደል ከታች ቀይና አረንጓዴ ቀለም ባለው የተጠማዘዘ ምልክት ሲከበብ፣ T እና V የሚሉት ፊደላት ሰማያዊ ቀለም አላቸው።

በአንድ የገጠር ትምህርት ቤት ውስጥ ብዙ ተማሪዎች በፈራረሰ ክፍል ውስጥ በጋለ ስሜት እጃቸውን አውጥተዋል። ይህ የትምህርት ጥማትና የዕውቀት ፍላጎት እየታየ፣ የመማሪያ ክፍሉን መሠረተ ልማት በማሻሻል የትምህርት ጥራትን ማረጋገጥ የማን ቀዳሚ ኃላፊነት መሆን አለበት?

በበረሃማ እና አፈር በበዛበት ስፍራ ላይ አንድ ለመብረር የሚያኮበኩብ አውሮፕላን ተቀምጧል። በዚህ አውሮፕላን አካባቢ ሰዎች የቆሙ ሲሆን ወደ ፊት በኩልም ሁለት በቅሎዎች ከዛፍ ጥላ ስር ቆመዋል።

በቤት ውስጥ በሚገኝ የገበያ ቦታ ውስጥ በብዛት በረድፍ የተሰቀሉ ባህላዊ የኢትዮጵያ ልብሶች። ነጭ የሐበሻ ቀሚሶች በማኔኪኖች ላይ ተደርገው ሲሆን፣ ሰዎች ደግሞ በመተላለፊያው ውስጥ ሲዘዋወሩ እና ልብሶችን ይመለከታሉ።

የሚያብረቀርቅ ቆዳ ያላቸው ሴቶች ጫማዎች ጥንድ ሲሆን ጫማዎቹ በሹል ጣት እና በቀጭን ከፍተኛ ተረከዝ የተሰሩ ናቸው። አንደኛው ጫማ ወደ ፊት ሲመለከት ሌላው ደግሞ ከበስተጀርባ በትንሹ አግድም ሆኗል። ጫማዎቹ በፀጉራማ ነጭ ገጽ ላይ ተቀምጠዋል።

በንጹህ ነጭ ዳራ ላይ “ሮቢ” የሚል የድርጅት አርማ ይታያል። “rumble” የሚለው ቃል ጥቁር ሰማያዊ ቀለም ባላቸው ትንንሽ ፊደላት ተጽፏል። ከቃሉ በስተግራ በኩል አረንጓዴ ቀለም ያለው ሶስት ማዕዘን ቅርጽ ያለው አርማ ይገኛል።

በሰማያዊ ጂንስ ሱሪ ውስጥ የሴት እግሮች ይታያሉ። ሱሪው ከቁርጭምጭሚት በታች በተቆራረጠ እና በተሰነጠቀ ሁኔታ ላይ ነው። እግሮቹ ነጭ የሸራ ጫማዎችን ለብሰዋል፤ ጫማዎቹ ቀይና ጥቁር መስመሮች አሏቸው። ግለሰቡ በእንጨት ወለል ላይ ተቀምጦ እግሮቿን ወደ ላይ አንስታለች።

ከሩቅ ያለ አን የቆርቆሮ ቤት ቀረብ ሲል አሞራ ክንፍ የቆርቆሮ ቤት ከዚያም ሶስት ጎጆ ቤቶች አሉ ፤ ሰማዩ ሲታይ ሰማያዊ መሐል መሐሉ ላይ ነጫጭ ደማናዎችን አዝሏል።

ቢጫ ቀለም ያለው ትልቅ ባኬሆ ሎደር በአፈር ላይ ቆሟል፡፡ ባኬሆ ሎደሩ ሰፊ ጎማዎችና አንድ ትልቅ መቆፈሪያ አለው፡፡ ከበስተጀርባው ግራጫ ሰማይና አንድ የኮንክሪት ህንጻ አሉ፡፡

ረጅም፣ ነጭ እና ዘመናዊ የኬብል-ድጋፍ ድልድይ ሰፋፊ መንገዶችን ይዟል። በስተግራ በኩል ወንዝ ሲፈስ፣ በበስተቀኝ በኩል ደግሞ አረንጓዴ የደን እና የከተማ ህንፃዎች ተንጸባርቀዋል። የሚገኘውም በባህርዳር አባይ ማዶ አካባቢ ነው።

ፎቶን የተባለ የፍሳሽ ቆሻሻ ማስወገጃ መኪና ያሳያል። መኪናው ፈሳሽ ቆሻሻን ለማጓጓዝ የሚያገለግል ትልቅ ሲሊንደራዊ ታንክ እና ቧንቧ ተገጥሞለታል። የዚህ መኪና ሥራ ለከተማ ንፅህና ወሳኝ ነው። ይህ የፍሳሽ ቆሻሻ መኪና በከተሞች የንፅህና አጠባበቅ ላይ ምን ዓይነት ጠቃሚ ሚና ይጫወታል?

የሙስሊም ሃይማኖታዊ በዓል ጊዜ የሚያሳይ ነው። በርካታ ሴቶች በሌሊት ክፍት ቦታ ላይ ተቀምጠው ይታያሉ። ብዙዎቹ የራስ መሸፈኛና ጥቁር ልብስ ለብሰዋል። ከፊት ለፊታቸው በተዘረጋ ረጅም ጠረጴዛ ላይ ምግብና መጠጦች ተደርድረዋል። የረመዳን ጾም ፍቺ (ኢፍጣር) ስነስርዓት ነው።

የጎንደሩ አፄ ቴዎድሮስ ሐውልት ያሳዝናል። የዘመነ መሳፍንትን አብቅተው አንድነትን የመሰረቱት ንጉስ ፍጻሜ ያሳያል። ጀግንነታቸውን በማድነቅ እያዘንን ቢሆንም እናስባቸዋለን። ክብር ይገባቸዋል!

ጥቅጥቅ ያለ የገጠር ከተማ ወይም ቀበሌ የመኖሪያ አካባቢ ነው ። ቤቶቹ በአብዛኛው ቆርቆሮ ጣሪያ ያላቸው ሲሆኑ ፣ በአካባቢው ደግሞ ዛፎችና አረንጓዴ ተክሎች አሉ ። የአየር ሁኔታው ዳመናማ ነው ።

አርማው ጥቁር አረንጓዴ በስተጀርባ ላይ የሚገኝ ወርቃማ መሪ (የመርከብ መሽከርከሪያ) ያሳያል። ወርቃማው ጽሁፍ "ETHIOPIAN" የሚል ሲሆን፣ መሪው 'I' የሚለውን ፊደል ይተካል። የመሪው ታችኛው ክፍል ቀይ እና ቢጫ ቀለም ያለው የተንሳፋፊ ሞገድ ምልክት አለው።

ባለብዙ ቀለም እና አንጋፋ ቅርፅ ያለው ቤተክርስቲያን በደማቅ ሰማያዊና ነጭ ሰማይ ዳራ ላይ ቆሟል። ሰማያዊና ቢጫ ቀለም ያላቸው መስኮቶችና አርከኖች ይታያሉ። የህንጻው ታሪካዊ ውበት መደነቅንና መረጋጋትን ይፈጥራል።

በጥቁር ምጣድ ላይ የተጋገሩ ክብ የዳቦ ቁርጥራጮች አሉ። ከታች ከእንጨት በተለኮሰ ፍም እየተጋገረ ነው። ከዳቦዎቹ አንደኛው ነጭ ከለር ቅቤ የተቀባ ሲሆን ሌሎች ደግሞ በቅቤና ወጥ ተለውሰዋል። አንድ እጅ ዳቦ እየነካ ነው።

አንድ ባለወይንጠጅ ሚላኒ ሊፕስቲክ ከአምሳያ ቁጥር 13 ጋር ተቀምጧል። የሊፕስቲክ ቀለሙ በተለያዩ የቆዳ ቀለሞች ላይ በሚገኙ ሶስት ጥርት ያሉ ከንፈሮች ላይ ይቀርባል።

በሁለት የተለያዩ ሽፋኖች ላይ የሚታዩ የማጣሪያ መጽሐፍት ይታያሉ። የላይኛው ክፍል በውሃ ሊቀቡ የሚችሉ በቀለማት ያሸበረቁ ወፎችን እና የሚሳቡ እንስሳትን ያሳያል፤ ከታች ደግሞ አበባዎች እና ጠለፈ ፀጉር ያላት ልጅ በነጭ እና ጥቁር ቀለሞች ቀርበዋል።

አትክልት የሚሸጡ ሰዎች የጎዳና ላይ የሙዝ ንግድ ላይ ተሰማርተዋል። ገበያው የከተማዋን ፈጣን እንቅስቃሴና የንግድ ሥራ ያንፀባርቃል። በርካታ ወንዶች ተሰብስበው ሙዝ እየገዙና እየሸጡ ሲሆን፣ የከተማዋ ጫጫታ በዙሪያው ይሰማል።

በአንድ የገጠር አካባቢ ሜዳማ ቦታ ላይ ሰዎች ጆተኒ እየተጫወቱ ነው፡፡ ከበስተጀርባ ትልቅ ቀይ መስቀል ከተሰራበት ክብ ግድግዳ ላይ ቆሟል። ዛፎችና ትናንሽ ሕንፃዎች ተሰልፈዋል፡፡

ሰማያዊ ቬስትና ነጭ ሸሚዝ የለበሱ ብዙ ትምህርት ቤት ተማሪዎች በአንድ ላይ የአካል ብቃት እንቅስቃሴ ያደርጋሉ። ልጆቹ እጆቻቸውንና እግሮቻቸውን ወደ ተለያየ አቅጣጫ እየዘረጉ ነው። ከበስተጀርባ የትምህርት ቤቱ ህንጻ ክፍሎች አሉ።

ብዙ ቁጥር ያላቸው ሰዎች በድሮ ዘመን ፋሽን ልብሶች ሜዳ ላይና በስታዲየም የእንጨት መቀመጫ ስር ተቀምጠዋል። ብዙዎቹ ወንዶች ኮፍያና ልብስ ለብሰዋል፤ ይህ ህዝብ በትኩረት የሚጠብቀው ምንድነው?

ጥቁር ሌዘር የስፖርት ጫማዎች፣ ከፍ ያለ አንገት እና ጥቁር ማሰሪያዎች አላቸው። ጫማዎቹ በብራንድ ስማቸው ቀይ ሳጥን ላይ ተቀምጠዋል፤ ከበስተጀርባ ቡናማ የእንጨት ግድግዳ እና አረንጓዴ የጥድ ተክል አለ።

አንድ ሰው ጥቁር ስማርትፎን በቀኝ እጁ ይዞ ይታያል፤ የስልኩ ማያ ላይ ደግሞ ጥልቅ ሰማያዊ ቀለም ያለው የዓሣ ነባሪ አርማና "deepseek" የሚል ጽሑፍ ይታያል። ከስልኩ በታች "የሰዎች ንግግር በፅሁፍ መተርጎም "ዲፕሲክ"ብልህነትን ይጠቀማል?"የሚል ጥያቄ በነጭ ፊደላት ተጽፏል።

ሰፊ የአረንጓዴ ስንዴ ማሳ ያሳያል። የስንዴው ዕህል ለመሰብሰብ ደርሷል የሚመስል ነው። ከሥር በኩል የትኩረት ዜና ማስታወቂያ የሚመስሉ ጽሑፎች ይታያሉ። ጽሑፉ በዋናነት በአማርኛ የተጻፈ ሲሆን ዜናውንና ሰዓቱን ያሳያል። ይህም የእርሻና የግብርና ዜና ዘገባ ይመስላል።

በመጋዘን ውስጥ የተደረደሩ ብዙ አረንጓዴ የአቮካዶ ፍሬዎች በካርቶን ሳጥኖች ውስጥ ይታያሉ። ሳጥኖቹ በአረንጓዴ ቀለም ያሸበረቁ ሲሆን፣ "ፍሬሽ" እና "እክስፖርት" የሚሉ ጽሑፎች በእንግሊዝኛ አሏቸው። ብዙዎቹ ሳጥኖችም እርስ በእርስ ተቆልለዋል።

ድንቅ እይታ ያለው ምግብ ቤት ወይም ሎጅ ነው። ከፊት ለፊቱ ከእንጨት የተሰራና ሁለት ወንበሮች ያሉት ጠረጴዛ አለ። ከጀርባው ሰፊ ደንና ሐይቅ ያለበት ተራራማ መልክአ ምድር ይታያል። ድባቡ ሰላማዊ ነው። ይህ የሚያምር ሎጅ በአፍሪካ ውስጥ የት ቦታ ይገኛል?

ጠራራማ በሆነ ሰማያዊ ውቅያኖስ ላይ፣ ከልክ በላይ የተጫነች ሰማያዊ ጀልባ በርካታ ሰዎችን አዝላለች። በጀልባዋ ላይ ያሉት ስደተኞች ግራና ቀኝ ተቀምጠው፣ አንዳንዶቹ ወደ ካሜራው ሲመለከቱ፣ ከበስተጀርባ ሰማያዊው ውሀና ሰማይ ብቻ ይታያሉ።

ባለ ስድስት ጎን ራሶች ያሏቸው ሁለት ትላልቅ ብሎኖች (bolts) እና ሁለት ተጓዳኝ ነቶች (nuts) ጎላ ብለው ይገኛሉ። እነዚህ የብረት ማያያዣዎች ለግንባታና ለኢንዱስትሪ የሚውሉ ናቸው። ብሎንና ነት በግንባታ ሥራዎች ላይ ለምን አገልግሎት ይውላሉ?

አምስት ወንዶች በባህላዊ የጭነት ጋሪና ፈረስ በአስፋልት መንገድ ላይ ይጓዛሉ። ጋሪው በፈረስና በአህያ ተስቧል፤ ወንዶቹ በቡናማና ነጭ ልብሶች ተቀምጠዋል። ከበስተጀርባው የተቀረጸ፣ ረዣዥም የዐለት ግድግዳ እና የተራራ ዳራ አለ።

ይህ ፎቶ ደስ የሚል አበባ ያለበትን የተፈጥሮ ስፍራ ያሳያል። የአበቦቹ ቀለም ቀይ እና ነጭ ሲሆን፥ ሰፋፊ አረንጓዴ ቅጠሎች ከበውታል። ይህም ውብ እና ሰላማዊ የሆነ አካባቢን ይፈጥራል።

አንዲት ሴት የፊት ቆዳ ላይ ያለውን ብጉር እና ጠባሳ በግማሽ ሲያሳይ፣ በሌላኛው ደግሞ ጥርት ያለ ቆዳዋን ታሳያለች። በጎን በኩል "በፊት ወዝን ለመቀነስ" የሚል ጽሑፍ አለ። እንዲሁም ነጭ ሽንኩርት፣ ማርና ሎሚ ተቀመጠዋል።

በትልቅ የሰው ስብስብ ውስጥ የፖሊስ ልብስ የለበሱ ሰዎችና ሲቪሎች ተጨናንቀው ይታያሉ። መሃል ላይ ፈገግ ያለ ሰው ግራጫ ጃኬት ለብሶ በፖልሱ እየተፈተሸ ነው። ትዕይንቱ የህዝብ አገልግሎት ወይም ስብሰባ የመኖሩን ስሜት ያንፀባርቃል።

ቡናማማ ቀለም ያለው አነስተኛ ዝርያ የሆነ አጋዘን ወይም ሚዳቋ መሰል እንስሳ ወደ ኋላው ዞሮ ቆሞ ወደ ካሜራው ይመለከታል። እንስሳው ከዓይኖቹ እስከ አፍንጫው ድረስ ጥቁር ምልክት ያለው ሲሆን፣ በረጅም ሳር በተሸፈነ መሬት ላይ ነው።

በጥቁር አረንጓዴ ዳራ ላይ የአፍሪ ኸርባል "ALOE VERA SOAP" ማስታወቂያ ይታያል። የአሎ ቬራ ቅጠሎችና የተቆራረጡ ክፍሎች በስተቀኝ በቅርብ ርቀት ተቀምጠዋል። ከፊት በኩል የሳሙና ሳጥን እና በአፍሪካ ቅርፅ የተቀረጸ አረንጓዴ ሳሙና በግልጽ ጎልቶ ይታያሉ።

ሁለት ሴቶች በሰማያዊና አረንጓዴ ባህላዊ ልብሶች በሕዝብ ፊት እየተራመዱ ነው። ይህ ትዕይንት ልብሶች የሚታዩበት የፋሽን ወይም የባህል ዝግጅት አካል ይመስላል።

አንድ ቢጫ ኤክስካቫተር/ማሽን በድንጋይ ግድግዳ ላይ ቆሞ ከታች ባለው ውሃ እና በአረንጓዴ ዕፅዋት የተሸፈነ ቦይ ውስጥ ያለውን ቆሻሻ እያነሳ ነው። በማሽኑ ዙሪያ ብዙ ሰዎች ሥራውን እየተመለከቱ ነው። ከበስተጀርባ ብዙ ዛፎች አሉ።

ከገለባ የተሠራ ጣሪያ ያለው ጭቃ ቤት መግቢያ ይታያል። በግቢው ውስጥ ወለሉ ላይ ድስትና ቅርጫቶች፤ እንዲሁም በድንጋይ ዙሪያ የተሰበሰቡ ዕቃዎች አሉ። ግድግዳዎቹም ከጭቃ የተሠሩ ሲሆኑ፤ ለገጠር ቤት የሚሆን ትዕይንት ይፈጥራሉ።

ወርቃማ፣ ሮዝ እና ሰማያዊ ፊኛዎች ቅስት ሆነው በነጭ መጋረጃ ላይ ተሰቅለዋል። በፊኛዎቹ መሃል ነጭ አበባዎች ይታያሉ። ከታች ባለው ወርቃማ ጠረጴዛ ላይ ኬክ እና ሶስት ነጭ ሻማዎች ተቀምጠዋል። ይህም ለበዓል ደስታን እና ፍቅርን የሚገልጽ ውብ ዝግጅት ነው።

በትልቁ ህንፃ ላይ በቢጫ ፊደላት "የኢትዮጵያ ፖስታ" የሚል ስም ተፅፏል፣ ህንፃው የፖስታ አገልግሎት ዋና መስሪያ ቤት ነው። በቅርብ ርቀት ላይ ሰማያዊ ቀለም ያለው የአቅጣጫ መመሪያ አለ፣ ከፊት ለፊት ረጃጅም ባለ አምፖል የጎዳና ላይ መብራት ይታያል።

ዋው! ሲያስደስት! ፕሪሚየር ሊግ እግር ኳስ ቡድን የድል አድራጊነት ፎቶ ነው። በደስታ እጃቸውን ወደ ላይ አውጥተዋል ። ዋው! ሲያስደንቅ! የሜዳሊያ ደስታ! ስፖርታዊ ፍቅርና ብቃት!

በዚህ ምስል የተቀመጡት የአየር ድምጽ ተቀባዮች በተለያዩ ቅርጸ ቃላት እና በተቀባ ቀለሞች የተሞላ አካባቢን ያቀርባሉ። የብርቱ ድምጽ እና የተስፋ ስሜት የሚያሳይ የኤሌክትሮኒክስ አውድ በደስታ እና በመደነቅ የተሞላ ነው።

ሲያስደንቅ! የኢትዮጵያ ፖስታ አገልግሎት ዋና ጽሕፈት ቤት መግቢያ ደረጃዎች። አንድ ሰው ወደ ህንፃው ይገባል። በግራ በኩል ቢጫ የፖስታ ሳጥኖችና አረንጓዴ የቆሻሻ መጣያ አለ። ህንጻው አገልግሎት ለመስጠት ዝግጁ ነው።

ብዙ ሰዎች በቀይና ቡናማ ጡቦች በተነጠፈ መንገድ ላይ ሲጓዙ። በመንገዱ ላይ የጭነት መኪኖችና አረንጓዴ ዛፎች አሉ። ከታች ቀይ ሰንበር ላይ የዜና ርዕስ በአማርኛ ቋንቋ ተጽፏል።

በጥቁር ሰማያዊ ካቢኔቶች ያጌጠ ውብ ማድቤት! ዘመናዊ ዲዛይንና ወርቃማ መያዣዎች የቅንጦት ስሜት ይሰጣሉ። እዚህ ምግብ ማብሰል እውነተኛ የፈጠራ ደስታ ነው!

ዋው! ሲያስደስት! ጥቁርና ነጭ ከብቶች በመስመር ተሰልፈው ምግብ እየበሉ ነው። ሲያምር! ብዙ ምግብ መኖሩ የምግብ ዋስትናን ያረጋግጣል። የእርሻው ብዛትና ፍሰት ሲያስደንቅ! ለወተት ምርት ደስታ!

ጠቅላይ ሚኒስትር አቢ በተገኙበት የተደረገው የሁለተኛው ምዕራፍ የአዲስ አበባ ልማት ስራ ግምገማ የሚል ርዕስ ያለው ጽሑፍ እንዲሁም አብይና አዳነች ፎቶ ይገኛል ።

በምስሉ መሃል በነጭ የፊደል ቀለም "የውስጥ ሰቆቃ" የሚል ትልቅ ጽሑፍ፣ ከስር ደግሞ "ግጥም ስብስብ" የሚል ትንሽ ጽሑፍ ተጽፏል። "የውስጥ ሰቆቃ" የሚለው ርዕስ በግጥሞቹ ውስጥ ምን ዓይነት ጭብጥ እንደሚጠበቅ ያመለክታል?

ዘመናዊ ጥቁር የቢሮ ወንበር በክፍሉ መሃል ላይ ቆሟል። ጀርባው እና የጭንቅላት መደገፊያው የሽቦ መረብ ሲሆን፣ መቀመጫው ደግሞ የጨርቅ ነው። ወንበሩ ባለጎማ እግሮች እና በከፍታ የሚስተካከሉ እጀታዎች አሉት።

በጠባብ የእርሻ ቦታ ውስጥ በሺዎች የሚቆጠሩ ቡናማ ዶሮዎች በጭንቀት እና በመጨናነቅ ተሰብስበው ይታያሉ። ዶሮዎቹ በሽቦ ተከፍለው፣ ቀይ የመመገቢያ መሳሪያዎች ከላይ ተንጠልጥለዋል፤ የዶሮ እርባታው በግልጽ በካሜራ ተይዟል።

ከነጭ ዳራ ላይ አረንጓዴ፣ እሾሃማ ቅጠሎች ያሉት አስደናቂ ተክል ይታያል። ከግንዱ ላይ የኳስ ቅርጽ ያላቸው ሁለት ደማቅ ቀይና ቀይ ቡናማ አበቦች ተክለዋል። የአበቦቹ ልዩ ቅርጽና ቀለም መደነቅን ይፈጥራሉ። የዕፅዋቱ እሾሃማ ባህሪ ጥንካሬን ያሳያል።

የአገው ባህል አልባሳትን የለበሱ ሴቶች በመድረክ ላይ ቆመው ይጨፍራሉ። እነዚህ ሴቶች በእጃቸው ለየት ባለ አሰራር የተሰራ በአገው አካባቢ የሚዘወተር ዣንጥላን ይዘዋል።

አቶ ኃይለማርያም ደሳለኝ ከ2012 እስከ 2018 ዓ.ም ድረስ የኢትዮጵያ ጠቅላይ ሚኒስትር ሆነው ያገለገሉ ፖለቲከኛ ናቸው። በከዚህ ቀደም የደቡብ ብሔሮች፣ ብሔረሰቦችና ሕዝቦች ክልል ፕሬዝዳንት፣ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር በመሆን አገልግለዋል።

ረዣዥም ፤ አረንጓዴ እና ቢጫ ቀለም ያላቸው የእፅዋት ዘሮች በሜዳው ላይ ተጨናንቀዋል። ታዲያ ይህ ሰብል ከየትኛው የዘይት እህል ዝርያ ይመደባል?

አንድ እጅ በጥቁርና በወርቃማ ያጌጠ ባህላዊ የጆሮ ጌጥ ስብስብ ይዟል። በበስተጀርባ አንገት ጌጥ ያለበት ቡናማ ማቆሚያ ይታያል። ጌጣጌጦቹ ጥቁር ዕንቁዎች እና ብርቱካናማ ብርሃን ያላቸው ጠጠሮች በውስጣቸው ይዘዋል።

በኢትዮጵያ የከተማ አካባቢዎች ኤሌክትሪክ በሌለበት ጊዜ፣ ብዙ ቤተሰቦች ከሰል ወይም እንጨት የሚጠቀሙበትን ምድጃ ወይም የጋዝ ምድጃ ይጠቀማሉ። የከሰል ምድጃዎች ኢኮኖሚያዊና በቀላሉ የሚገኙ በመሆናቸው ለምግብ ማብሰያ አገልግሎት ይሰጣሉ፤ ጋዝ ደግሞ ፈጣን አማራጭ ሆኖ ያገለግላል።

በቀላል ቀለም ባለው ግድግዳ ፊት ለፊት በቆመበት ሁኔታ አንድ ባህላዊ የሙዚቃ መሣሪያ ተቀምጧል:: መሣሪያው ጥቁር ቡናማ የእንጨት ክፈፍ እና ቀይ ቡናማ የድምፅ ሳጥን አለው:: አስራ አንድ ቀጭን ክሮች ከላይ እስከ ታች ተወጥረዋል::

የኒቪያ ክሬም! ይሄ ሰማያዊ ቆርቆሮ ሳጥን ከአንድ ክሬም በላይ ነው! ለአያቶቻችን፣ ለእናቶቻችን፣ እስከ ኛ ድረስ የትውልድ ቅርስ ነው! ቆዳችንን ለስላሳ ያደርግ ዘንድ ያለው ጥንካሬ ያስደንቃል። ለየትኛውም የሰውነት ክፍል ይሁን፣ እምነት የጣልንበት የዘመናት ወዳጃችን ነው!

ይህ የምስል ቀረፃ የሚያሳየው ጥልቅ የሆነ ቀይ ቀለም ያለው በዝናብና ነፋስ የተሸረሸረ መሬት ነው። በድንጋያማው መልክዓ ምድር ዙሪያ አረንጓዴ ዛፎችና ቁጥቋጦዎች በስፋት አሉ። ከላይ በኮረብታው አፋፍ ላይ ትንሽ የብረት ጣሪያ ያለው መጠለያ ይታያል።

አንድ ሰፋ ያለ የከተማ እይታ ከላይ ሆኖ ይታያል። በርካታ ቤቶችና ጥቅጥቅ ያሉ ዛፎች መሬቱን ይሸፍናሉ። ከሩቅ አንድ ትልቅ ተራራ ከደመናማ ሰማይ ስር ይገኛል።

ሁለት ሰዎች በሰማያዊ የውሃ ወለል ላይ በጄት ስኪዎች በፍጥነት እየነዱ ነው። በማዕበል ላይ በነፃነት በመጓዝ የመዝናናትና የመደሰት ጊዜያቸውን ይጠቀማሉ። በጀርባው አረንጓዴ የባህር ዳርቻ ይታያል፣ ይህም ለፍጥነትና ለውሃ ላይ እንቅስቃሴዎች ያለውን ነፃነት ያረጋግጣል።

በርካታ ምእመናን ነጭ ልብስ ለብሰው በቤተ ክርስቲያን ውስጥ ተሰብስበው የቅዱሳንን ምስል ተመልክተዋል። ይህ መንፈሳዊ ጉባዔ የሰዎችን የፍቅር፣ የትኩረትና የመደነቅ ስሜት በአጽንዖት ያንጸባርቃል።

ለህጻናት የሚሆኑ ሶስት ጥንድ ጫማዎች ያሳያል። ጫማዎቹ ሞካሲን የሚባሉት ቆዳማ ጫማዎች ናቸው። ቀለማቸው ነጭ፣ ጥቁርና ቡናማ ነው። ሁሉም ጫማዎች በብርሃን ብረት የተሠራ ጌጥ አላቸው። ጫማዎቹ ወለል ላይ ተቀምጠዋል፤ ይህም ልጆች የሚለብሱት ፋሽን ጫማ ነው።

ደማቅ የአበባ ዲዛይን ያለው የስዕል ደብተር በትኩረት ተቀምጧል። ሽብልቅ ቅርጽ ያለው ብረት በጎን በኩል ተጠምጥሟል። ሮዝ ዳራ ላይ ሰማያዊ ርዕስ እና አረንጓዴ፣ ሐምራዊ እና ብርቱካናማ አበቦችና ቅጠሎች በግልጽ በአጽንዖት ተስለዋል።

በነጭ ዳራ ላይ ሁለት የብረት ክፍት ጫፍ መፍቻዎች ይታያሉ። ሁለቱም መፍቻዎች የብር ቀለም ያላቸው ሲሆኑ፤ በአግድም አቅጣጫ ከግራ ወደ ቀኝ ከፍ ብለው ተቀምጠዋል። ሁለቱ መፍቻዎች በቅርበት ተደርድረዋል።

በአንድ የፍራፍሬ መሸጫ ውስጥ አናናስና ሌሎች ፍራፍሬዎች በጥሩ ሁኔታ ተደርድረዋል። በመሃል ላይ፣ ከላይ የሎሚ ወይም ብርቱካን መሰል ፍራፍሬዎች በቀለም ደረጃ ተለይተው ተከማችተዋል። ከስር ደግሞ ጎማና በዙሪያው አናናሶች አሉ። ከላይ የተንጠለጠሉ ሙዝዎችም አሉ።

በበጎ ፍቃድ ስራዎቻቸው የሚታወቁት የክብር ዶክተር አበበች ጎበና የሃበሻ ልብስን ለብሰው ቆመዋል። እኚህ ሴት ለአይናቸው መነጸር ያደረጉ ሲሆን በትከሻቸው ላይም ያደረጉት ቀሚስ ጥበብ ተቀምጧል።

በወፈፍራሙ የተሰራ ዊግ ያለበት ረጅም ቁጥርጥር በአንዲት ሴት ጸጉር ላይ ተሰርቷል። የስሬቱ ቀለም ጥቁር ሲሆን ልጅቷ ጸጉር ላይ ያለው ቀለም ያብረቀርቃል።

የሚደነቅ የስፖርት ጫማ መደብር በተለያዩ ቀለማት የተዘጋጁ በጣም ጥሩ ጫማዎችን አቅርቧል። የግድግዳው መደርደሪያዎች ብዙ አይነት የሚያምሩ ጫማዎችን በሚያምር መልኩ ተደርድረዋል።

ከፍ ያለና ጥቅጥቅ ያለ የአረንጓዴ በቆሎ አዝመራ በሰፊ ሜዳ ላይ ተንጣሎ ይገኛል። የቅጠሎቹ ጫፍ ወደ ሰማይ ቀጥ ብለው ወጥተዋል። ከበስተጀርባ ፀሐይ ከመጥለቋ በፊት ያለው ብርሃን ብርቱካንማ ቀለም ሲሰጥ፣ ነጭ ደመናዎች ያሉት ሰማይ በሩቅ አለ።

ከከፍተኛ አረንጓዴ ገደል ላይ የወረደ ረዣዥም እና ጠባብ ፏፏቴ ይታያል። የፏፏቴው ውሃ ከታች በተቆረጠው ጠንካራ ድንጋይ ላይ ጭጋግ ይፈጥራል። ገደሎቹ በጠባብ እርከኖች የተሸፈኑ ሲሆን፣ በዙሪያው ጥቅጥቅ ያለ አረንጓዴ ተክሎች አሉ።

ነጭ ቀለም ያለው 100 ዱፕሊኬተር ማሽን በቢሮ ውስጥ ባለ ጠረጴዛ ላይ ተቀምጧል። ማሽኑ ጥቁር የመቆጣጠሪያ ፓነልና አዝራሮች አሉት። በስተጀርባ የተደራረቡ የወረቀት ሳጥኖችና በከፊል ክፍት የሆነ ብርጭቆ መስኮት ይታያል።

ወይኔ ባገኘሁት ! የታላቅ ባህል ማዕከል! የኢትዮጵያ ባህላዊ አልባሳት በውበት ቀርበዋል! በእጅ የተሰሩ ነጠላ እና ቀሚሶች! ይህ የሀገርን የጥበብ ውበት ያሳያል! ለበዓላት ፍጹም ልብስ!

አንድ መካከለኛ እድሜ ያለው ሰው ነጭ ባህላዊ ልብስ ለብሷል። ልብሱ አንገቱና እጅጌው ላይ በቀለማት ያሸበረቀ ጥልፍ አለው። ሰውየው ሱሪው ኪስ ውስጥ እጆቹን ከተው ቀጥ ብሎ ቆሟል። ከበስተጀርባው ጥቁር ግራጫ ዳራ አለ።

አንዲት ወጣት ሴት በእርጥበታማ ድንጋይ ላይ ቁጭ ብላ በእጆቿ ጀሪካን ደግፋ ይዛ ከኩሬ ዉሃ ላይ ትቀዳለች። ይህቺ ሴት በጭንቅላቷ ላይ ሻሽን ያደረገች ሲሆን በወገቧ ላይ ደግሞ መቀነትን አስራለች።

ዘመናዊ የቢሮ ክፍል ውስጥ ትልቅ የሥራ ጠረጴዛ መሃል ላይ ተቀምጧል። ላፕቶፕ በላዩ ላይ ይገኛል። ከበስተጀርባው ግራጫ ቀለም ያለው ግድግዳና ጥቁር እና ቡናማ ካቢኔቶች ለዕቃዎች ማስቀመጫ ይውላሉ። ይህ ቢሮ ለማንኛውም አይነት የሥራ መደብ ተስማሚ ይሆናልን?

ክብ ቅርጽ ያለው የአማራ ብዙሃን መገናኛ አርማ ነው :: መካከል ላይ አረንጓዴ ቀለም አለው። አማራ ብዙሃን መገናኛ ድርጅት የሚለው ጽሑፍ በአንጓደ ቀለም ተጽፏል ።

ባሕላዊ ልብስ የለበሱ ሴቶች በቀይ እና በሰማያዊ ልብሶች መድረክ ላይ ይጨፍራሉ። ከበስተጀርባ በነጭ የለበሱ ሙዚቀኞች ተቀምጠው ከበሮና መሰንቆ እየመቱ ነው። ከእነሱ በላይ ባለው ግድግዳ ላይ የጥቁርና ነጭ ምስሎች ተሰቅለዋል።

የልብስ መደብሩ በሚያምር ሁኔታ ከብዙ ፋሽን መደነቅን ይፈጥራል። በርካታ ማኒኩዊኖች በሰማያዊ ጂንስና በቀለማማ ሸሚዞች ለብሰዋል። የተንጠለጠሉትም ልብሶች በብዛት ይገኛሉ ።

ደብዛዛ በሆነ ግራጫ ሰማይ ስር፣ ጥቅጥቅ ባሉ አረንጓዴ ዛፎች የተሸፈነች ትንሽ ደሴት በትልቅ የውሃ አካል መካከል አለች። ውሃው ግራጫማ ቀለም ያለው ሲሆን፣ ከበስተጀርባው ከደሴቲቱ በስተጀርባ ያሉ ደብዛዛ ተራራዎች ቅርጽ አሉ።

ጥቁር ፖወር ባንክ በኬብል ከነጭ ስማርት ስልክ ጋር ተገናኝቷል። ስልኩ የትሪፕ ላይት ድረ-ገጽ እያሳየ ሲሆን፣ ፖወር ባንኩ ደግሞ ትሪፕ ላይት ብራንድ ነው። ሁለቱም ነገሮች ነጭ ቦታ ላይ ጀርባ ላይ ተቀምጠዋል።

በአቅራቢያው ሁለት ባትሪዎች ተደርድረው አሉ፣ አንደኛው በላዩ ላይ ዝርዝር መረጃ ተቀርጿል። ባትሪዎቹ ላይ የተዘረዘሩት ሶስት የተለያዩ ቁጥሮች (395/399/SR927SW) የባትሪዎቹ ተለዋዋጭ መሆናቸውን ያመለክታል?

የኢትዮጵያ ዩኒቨርሲቲ መግቢያ ፈተና ሰርተፍኬት ነው። ሰርተፍኬቱ በፌዴራል ዲሞክራሲያዊ ሪፐብሊክ የኢትዮጵያ ትምህርት ሚኒስቴር ስር በብሔራዊ ትምህርት ምዘናና ፈተናዎች ኤጀንሲ የተሰጠ ነው። ሰርተፍኬቱ ተማሪው በእያንዳንዱ የትምህርት ዓይነት ያመጣውን ነጥብ ያሳያል፡ በጎንና በጎን የትምህርት ሚኒስቴሩ አርማዎች ተቀምጠዋል።

ጥቁር ሽቦ አልባ የጆሮ ማዳመጫዎች ከጥቁር መሙያ ሳጥናቸው ጋር ቡናማ የእንጨት ጠረጴዛ ላይ ተቀምጠዋል። ሁለቱም የጆሮ ማዳመጫዎች እና የሳጥኑ ውስጠኛ ክፍል ላይ ነጭ ፊደል “R” ምልክት አለ።

ባህላዊ ይዘት ያላቸው እቃዎች በአንድ ቦታ ላይ ተደርድሯል። በአንድ ጎድጓዳ እቃ ላይ ደግሞ ሲያዩት እንደሚያቃጥል የሚያስታውቅ የተመታ አዋዜ ከማንኪያ ጋር ቀርቧል።

በሬ የሚጎተት ጋሪ በአስፋልት መንገድ ላይ ሲጓዝ ያሳያል። ጋሪው በብርቱካናማ ልብስ የለበሰ ሰው የጫነ ሲሆን፣ በዙሪያው መኪኖችና ሕንፃዎች ይታያሉ። ይህም በከተማ ውስጥ ያለውን የተለያዩ የትራንስፖርት አይነቶች ያሳያል።

አንዲት ሴት ሰማያዊ ሹራብ እና ቢጫ አበባ ያለው ቀሚስ ለብሳ ፀጉሯን እየወዘወዘች መድረክ ላይ ስትጨፍር ትታያለች። አንድ ሰው በባህላዊ መሣሪያ ሙዚቃ ይጫወታል፣ በቀኝ በኩል ደግሞ ወንድና ሴት በባህላዊ ልብስ ቆመዋል። የበስተጀርባው ማስዋቢያ የአርት ስራዎች አሉት።

ውብና አንጸባራቂ የጆሮ ጌጦች፣ በጣቶች ተይዘው ደስታንና ውበትን ያሳያሉ። ወርቃማው፣ የተጠለፈ የመሰለ ጌጥ በውስጡ ነጭ ድንጋዮችና ከሥር የሚንዘረገፉ ሰንሰለቶች ያሉት ሲሆን፣ የሚያብረቀርቁ በመሆናቸው ዓይንን ይማርካሉ።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአምልኮ ሥርዓት በዝማሬ፣ በጸሎትና በቅዳሴ የተሞላ ነው። ምዕመናን በቁሞ፣ ተደፍቶና ሰግዶ አምልኮ የሚፈጽሙ ሲሆን፣ ኪዳን፣ ሥርዓተ ማኅሌትና በዓላትን ማክበር ዋነኛ ክፍሎቹ ናቸው። ይህም ጥንታዊውን የአምልኮ ቅደም ተከተል ይከተላል።

አንድ ጥንድ ግራጫ የስፖርት ጫማዎች በብርቱካንማ ቀለም ማሰሪያ እና በነጠላ ጫማ ዝርዝር ተቀምጠዋል። ጫማዎቹ በነፃነት ለመሮጥ እና ለመንቀሳቀስ ምቹ ናቸው። በስተጀርባ ያለው ትንሽ ተክል የነፃ አካልን እድገት እና ጤናን እንደሚያመለክት ይቆጠራል።

ከባድ ማሽን ላይ የተገጠመ ቀይ ሃይል ሰጪ ሞተር ያለው የብረት ገመድ መጎተቻ አለ። ወፍራም የብረት ገመድ በድራም ላይ ተጠቅልሎ ሲሆን፣ ጫፉ ላይ ደግሞ ደማቅ ቀይ የመጎተቻ መንጠቆ አለ።

አንድ ትልቅ ጎልደን ሪትሪቨር ውሻ እና ሦስት ቡችላዎቹን ናቸው። ቡችላዎቹ ከእናታቸው ፊት ለፊት ተቀምጠዋል። ትልቁ ውሻ በጥንቃቄና በፈገግታ ወደ ፊት እየተመለከተ ነው። ይህም በነጭ ዳራ ላይ ያለ የውሻ ቤተሰብ እና የተፈጥሮ ፍቅር መገለጫ ነው።

የእርሻ ማሳ ላይ አረንጓዴና ጥቁር ቀለም የተቀባ ዘመናዊ ትራክተር ቆሟል። ግዙፍ ጥቁር ጎማዎቹ ቢጫ የብረት መሃል አላቸው። የትራክተሩ አጠቃላይ ገጽታ ጥንካሬን እና መተማመንን የሚያሳይ እና በስተጀርባ በግራጫ ቀለም የተሸፈኑ የጎተራ በሮች አሉ።

ባህላዊ የጸጉር አሠራር ያላት ሴት ከቅርብ ቀርባ ተቀርጿል። አንድ ሰው ጸጉሯን በትንሽ እንጨት በመጠቀም ውኃ ሲነካት ይታያል። ሴትየዋ ከፊቷን ቀጥ ብላ አትመለከትም; ወደ ጎን አዙራ ታያለች።

አንዲት ወጣት ልጅ ግራጫና አበባ ያለው ቀሚስ ለብሳ፣ ግድግዳ ላይ ካለ የውሃ ቧንቧ ውሃ ትጠጣለች። የቧንቧው ብረት ቢጫ ሲሆን፣ ውሃው ጠብታ ጠብታ ይፈሳል። የልጅቷ ፊት በውሃ እርጥብ ሆኖ፣ በቀጥታ ወደ ካሜራ ትመለከታለች።

አንድ ሰው በትልቅ ሰማያዊ ሀይቅ ላይ በእንጨት ታንኳ ውስጥ ብቻውን ተቀምጧል። ቀዘፋ በመጠቀም በሰፊው ውሃ ላይ በነፃነት እየተጓዘ ነው። ከጀርባው አረንጓዴ ደን ያለው ትንሽ ደሴት ይታያል፣ ይህም ግለሰባዊነትን እና ራስን የመወሰን ነፃነትን ያጎላል።

ጥቁርና ግራጫ ቀለም የተቀባ ትልቅ የሰጎን ሐውልት በሳር ላይ ባለው አራት ማዕዘን መሠረት ላይ ቆሞ ይታያል። ምስሉ በአረንጓዴ ዛፎችና አጥር የተከበበ የውጭ አከባቢን በግልጽ ያሳያል።

ዋው! ሲያስደስት! ሰውዬው በሰማያዊ ዳራ ፊት ለፊት ቆሞ ይናገራል። "ዲጂታል ኢትዮጵያ" የሚለው መሪ ቃል ሲያምር! ሰውዬው በንግግሩ ኩራትና ቆራጥነት ያንጸባርቃል። ሲያስገርም! ታላቅ ስብሰባ! ሲያስደስት! ትልቅ እርምጃ!

ብዙ ቁጥር ያላቸው ሰዎች በተለያየ ልብስና የራስ መሸፈኛ ከቤት ውጭ በጋራ ይሰግዳሉ። ግለሰቦቹ በአንድ ትልቅ ነጭ ምንጣፍ ላይ በጉልበታቸውና ግንባራቸው ወደታች ጎንበስ ብለዋል። የመስገጃው ስፍራ በሰማያዊ ጨርቅ ተሸፍኖ፣ ጥቅጥቅ ባሉ ዛፎች አቅራቢያ ይገኛል።

ጥቁር ፀጉርና ፂም ያለውን የመካከለኛ ዕድሜ ወንድ ሰው ያሳያል፤ ከጀርባው ከፊል-ብዥታ ያላቸው ሌሎች ሰዎች አሉ፤ የፊቱ ገፅታ ጥልቅ ሀዘን ወይም ጭንቀት ያሳያል፤ ይህ ሰው በምስሉ ላይ የሚታየውን ስሜት ለመግለጽ የፈለገበት ዋና ምክንያት ምን ሊሆን ይችላል?

በሩቁ አንድ ሰው ጥንድ በሬዎችን እርሻ እያረሰ ነው፤ ሌሎች ሰዎችም በአቅራቢያው ይሰራሉ። ከታች በስተቀኝ በኩል የዜና አቅራቢ ምስልና የአማርኛ ዜና ርዕስ አለ። በምስሉ ላይ የሚታየው የእርሻ አይነት የትኛውን ወቅት ያመለክታል?

የውኃ ማስታወቂያ ሰሌዳ ነው። በሰሌዳው ላይ "አካ" የተባለ ውሃ ትልቅ ጠርሙስ እና ሌሎች ትናንሽ ጠርሙሶች ይታያሉ። የውሃ ጠብታዎችና የስፕላሽ ምስሎች የንጽህና ስሜት ይፈጥራሉ። የማስታወቂያው ዋና መልዕክት እና የተለያዩ የስልክ ቁጥሮች በሰማያዊ ዳራ ላይ በጥቁር ፊደላት ተጽፈዋል።

የኢትዮጵያ ተወዳጁ የሆነው የቡና መጠጥ እየጠቆላ የሚገኝ ሲሆን ከፍተኛ የሆነ የካፊን መጠን ስላለው ለማነቃቃት የሚጠቅም መጠጥ ነው። የተቆላ ያለው ቡናም ወደ መብሰል ደረጃው ደርሷል።

ይህ የምስል ቅንብር የተለያዩ የኢትዮጵያ ቢራ ምርቶችን ያሳያል። የሀገር ውስጥ የቢራ ኢንዱስትሪ በየጊዜው የሚያድገው የምርት ብዛት እና የተለያዩ የምርት ዓይነቶች መኖሩ ለአገሪቱ ኢኮኖሚ እና ገበያ ምን ያህል አስተዋፅዖ አለው?

በርካታ ሰዎች መደበኛ ልብሶች ለብሰው፣ በተለይም ወንዶች በሱፍ ልብስና ሴቶች ደግሞ በጌጥ ልብሶች ለብሰው በስብሰባ አዳራሽ ውስጥ ወንበሮቻቸው ላይ ተቀምጠዋል። ወንበሮቹ ከፍ ያለ የኋላ ግድግዳና የላይኛው የእይታ ክፍል አላቸው።

ቀይ ቀለም ባለው ግድግዳ ላይ አንዲት ሽማግሌ ሴት በዱላ ተደግፋ ቆማለች። ሴትየዋ ነጭ ሻሽና ረጅም ቀሚስ ደርባለች። ግድግዳው ላይ የአንበሳ ምስል ሲሆን፣ በርካታ የአማርኛ ጽሑፎች በእጅ ተጽፈዋል። ከላይ “የከተማ ሕይወት” የሚል ርዕስ በነጭ ዳራ ተቀምጧል።

በአንድ ከፍ ያለ ዳገታማ እና ተራራማ ቦታ ላይ ፊቱን ዞሮ የተቀመጠ ሰው እጁን ከፍ አድርጎ በአንድ እጁ የኢትዮጵያ ባንዲራን ይዟል።

ከአበቦች የተሠራ ትልቅ መድረክ ለትልቅ የሠርግ ወይም የዝግጅት ሥነ-ሥርዓት ተዘጋጅቷል። መድረኩ በነጭና አረንጓዴ አበቦችና ቅጠሎች ተሸፍኗል፤ መሃል ላይ ለስላሳ ነጭ ሶፋ አለ። የጀርባው ክፍልም በሚያብረቀርቁ መጋረጃዎች ያጌጠ ነው። ይህ መድረክ ለየትኛው ወሳኝ የሕይወት ክንውን ተዘጋጅቷል?

ዋው! ይህ ባህላዊ ምግብ ቤት ሲያምር ! የጥልፍ ልብስ መሶቦችና የእንጨት ወንበሮች ደስ ይላሉ ። መድረኩ ሙዚቃ የሚቀርብበት ነው። የሚያበሩ መብራቶችና ያሸበረቁ ግድግዳዎች ሲያስደምሙ!። የባህል ስሜት!

ሶስት ወንዶች በደረቅና ጠጠር የበዛበት መንገድ ላይ እየተጓዙ ነው። አንደኛው ሰው ከበስተጀርባው እንጨት የጫነ በቅሎ ይዞአል። ባህላዊ ጨርቅ ለብሰው ዱላ ይዘዋል። አካባቢው በረሃማ እና ደረቅ ሲሆን፣ ከሩቅ ቁጥቋጦዎችና ትንሽ ዛፎች ይገኛሉ። vvvvvvv

የፋና ብሮድካስቲንግ ኮርፖሬት (ፋና ቢሲ) አርማ ያለበት ረጅም የማስታወቂያ ሰሌዳ በግንባር ቀርቧል። ሰሌዳው የፋና ሬድዮ፣ ቴሌቪዥን እና ዲጂታል ክፍሎችን በሰማያዊና ብርቱካንማ ቀለም ይለያል። አርማው የተቋማዊነትን ግልጽነትና መተማመንን የሚያሳይ ነው።

ተማሪዎች ሰማያዊ ቀለም ያለው ዩኒፈርማቸውን ለብሰው የትምህርት ቤታቸውን ሽንት ቤት ግድግዳ ቀለም እየቀቡ ነው። በህብረት ሆነው ሽንት ቤታቸውን በነጭ ቀለም እያስዋቡ ነው። ሽንት ቤቱ ከብሎኬት የተስራ ጣራው ቆርቆሮ የሆነ ነው። ከሽንት ቤቱ በስተጀርባ በኩል የቆሙ ልጆች አሉ።

ቀይ ክዳን ያለው ቡኒ መስታወት ጠርሙስ ውስጥ ጥቁር ወይን፣ "አዋሽ" የሚል ጽሑፍ ያለበት ቢጫና ቀይ መለያ ተለጥፎበት አለ፤ ይህ የአዋሽ ወይን በስንት ዲግሪ ሴልሺየስ የሙቀት መጠን ቢቀዘቅዝ ለመጠጥ የበለጠ ተመራጭ ይሆናል?

ሰልፍ የያዙ ሰዎች በሁለቱ መኪኖች መካከል ቆመዋል። አንደኛዉ መኪና ከላይ ሰማያዊ ከታች ነጭ ቀለም ተቀብቷል። ሌላኛዉ ደግም ከላይ አረንጓዴ ከታች ነጭ ቀለም አለዉ። ከመኪኖቹ የእቃ መጫኛ ላይ የእህል መያዣ ኩንታል ተደርድሯል።

ቢጫ ግርግዳን ተደግፋ የቆመች ብስክሌት ፤ ሁለት ጎማ ሆና ስትታይ ቀላል ብትመስልም ነገር ግና ለተፈናጠጣት የምትፈትን ፈታኝ መጓጓዣ ውብ ናት።

ደማቅ ቀይ መጋረጃዎችና"Bashshu Sara Yeet" የሚል ጽሑፍ ባለው ሕንፃ ፊት ለፊት ዝግጅት አለ። በነጭና በቀይ ጨርቅ በተሸፈነው መድረክ ላይ፣ የወይን ብርጭቆዎችና ጠርሙሶች ተደርድረዋል፤ አንዲት ሴት ከኋላው ተቀምጣለች።

በርካታ የመንግሥት ዩኒፎርም የለበሱ ባለሥልጣናት ሰፊ የሥልጠና አዳራሽ ውስጥ ተቀምጠዋል። ሁሉም የ ሴሚናሩን ንግግር በትኩረት ያዳምጣሉ። ይህ ስብሰባ በኢትዮጵያ ውስጥ ጉምሩክ፣ ኢሚግሬሽን ወይም ፌዴራል ፖሊስ ከተሰማሩ ኦፊሰሮች ጋር የተያያዘ ነው?

የባህል ልብሶች መሸጫ ውስጥ ያሉ የአንገት አልባ (mannequins) ማሳያ ያሳያል። ነጭና ባለቀለም የጥልፍ ልብሶች በአንገት አልባዎቹና ግድግዳ ላይ ታይተዋል። መደብሩ ሰፊና ብዙ ልብሶች አሉት። እነዚህ ልብሶች በዓል ላይ ይለበሳሉ?

በፀሐይ ብርሃን ፍንጥቅታ ላይ የቆሙ፣ ቡናማና ነጭ የተቀላቀለ ሰባት ጠቦቶች ከትልቅ ቡናማና ነጭ በግ ጋር ጎን ለጎን ቆመዋል። እናቲቱ ጭንቅላቷን ዝቅ አድርጋለች፣ ጠቦቶቹ ደግሞ በድንጋይ ወለል ላይ በዙሪያዋ ተጠጋግተዋል። ከኋላቸው የሲሚንቶ ብሎኮች ግድግዳ ይታያል።

አስደሳች በሆነ ምግብ ቤት ውስጥ፣ ሰዎች በተረጋጋ ሁኔታ ተቀምጠዋል። “ታውን ታውን” በሚል ስም በተሰየመው ካፌ ፊት ለፊት ባለው ሰፊ ስፍራ ቡናማ ወንበሮችና ጠረጴዛዎች በድስት ውስጥ ባሉ አረንጓዴ ተክሎች ተከበዋል።

በርካታ ሰዎች መሬት ላይ ተቀምጠው የፊታቸው ክፍል ወደ ፊት ቀርቧል። እነዚህ ሰዎች በተለያየ ልብስ፣ አንዳንዶቹ በቀላል ጨርቅ፣ ሌሎች ደግሞ ጃኬት እና ሹራብ ለብሰዋል። በስተጀርባ በግራ በኩል ትንሽ ነጭ መኪና አለች።

የሚገርም ጉልበት! ይህን የመሰለ ብዙ ሰው አረንጓዴ ቲሸርት ለብሶ ሲሮጥ ማየቱ ምንኛ ደስታ ነው! የጎዳና ላይ የሩጫ ውድድር በብዙ ተሳታፊዎች መከበሩ ለኢትዮጵያ ኩራት ነው!

በመንገድ ዳር ብዙ የእግር ኳስ ደጋፊዎች ባንዲራዎችን በማውለብለብ በደስታ ይጮሃሉ። ደጋፊዎቹ አብዛኞቹ ቀይ፣ ነጭና ሰማያዊ ቀለም ያላቸውን ልብሶች ለብሰዋል፤ አንዳንዶቹም በአውቶቡስ ላይ ወጥተዋል። ብዙኃኑ ሰው የደስታና የአንድነት ስሜት ተሰምቷቸዋል።

ውብ በሆነ የኢትዮጵያ ሥዕል ጌታ እጅግ በጣም በትሕትና የእግር ማጠብ አገልግሎት ሲፈጽም ይታያል። በደቀመዝሙሩ ፊት የፍቅርና የመደነቅ ስሜት ይንፀባረቃል። የላቀ የመንፈሳዊ ትሩፋት ነው።

ጥቁር ቆዳ ያለው አንድ እጅ ቡኒ አፈር የያዘ ዘር ከፍቶ ወደ ተቆፈረ የግብርና መስመር ሲዘራ ይታያል። ዘሮቹ ቢጫ ቀለሞች ያሏቸው ሲሆኑ፣ የዘሪው እጅ በአፈር ተበላሽቷል። ዳራው ላይ ትንሽ ደብዘዝ ያለ፣ ሰማያዊና አረንጓዴማ የመሬት ገጽታ አለው።

በእንጨት መደርደሪያ ላይ የተለያዩ የሕፃናት ፎርሙላ ወተቶች በቆርቆሮ ተቀምጠዋል። ሮዝ ቀለም ያላቸው ቆርቆሮዎች ዕድሜያቸው ከዜሮ እስከ ስድስት ወር፣ ሰማያዊዎቹ ደግሞ ከስድስት እስከ አስራ ሁለት ወር ናቸው።

አንድ ሰው አረንጓዴ፣ ቢጫና ነጭ የተቀላቀለበት ቲሸርትና ባህላዊ ነጭ ልብስ ለብሷል። ከላይ የጣሉትን ነጭ ጨርቅ ጫፍ ላይ ጥቁርና ቢጫ የጌጥ ሥራ ሲኖርበት፤ ወገባቸው ላይ በጌጥ የተሠራ ቢጫ መታጠቂያ ይታያል።

ላጲሱ አራት ማዕዘን ቅርጽ ያለው ሲሆን በሁለት የተለያዩ ቀለማት የተከፈለ ነው፤ አንደኛው ክፍል ብርቱካናማ-ቀይ ሲሆን ሌላኛው ደግሞ ሰማያዊ ነው። እንዲህ ዓይነቱ ላጲስ የእርሳስ ጽሁፍን ለመፋቅ ያገለግላል።

አንድ ሰው ጥቁር ልብስና ክራባት ለብሶ፣ መነፅር አድርጎ በቢሮ ወንበር ላይ ተቀምጧል። ሰውየው በጣም ከባድ በሆነ ፊት ቀጥታ ይመለከታል። ከፊት ለፊቱ የብዙ ሚዲያ ማይክሮፎኖች ተደርድረዋል፣ በግራ በኩል ደግሞ የኢትዮጵያ ክልላዊ ባንዲራ ይታያል።

ብዙ አይነት የኬክ አማራጮች በማስመረጫ መስታወት ዉስጥ ተደርድረዋል። እነዚህ ኬኮች በየራሳቸው ረድፍ የተደረደሩ እና የተለያየ አሰራር እና ቅርጽ ያላቸው ናቸው።

በሁለት አቅጣጫ የዞረ ባለ አምስት ፎቅ አሲናራ ሆቴል ግራጫ እና ነጭ ቀለም ህንፃው ተቀብቷል። በታችኛው ክፍል ሆቴሉን የሚያስተዋውቅ ነጭ ሚኒባስ ከፊት ለፊቱ ቆሟል፤ በጎን መንገድ ላይ ደግሞ የቆሙ ሌሎች ተሽከርካሪዎች እና የሚንቀሳቀሱ ሰዎች ይታያሉ።

ትልቅ ነጭ ቀለም ያለውና እስከ ጣሪያ የደረሰ ዘመናዊ ቁም ሣጥን ይታያል። የቁም ሣጥኑ ወርቃማ መያዣዎችና ጠርዝ አሉት፤ በመሃሉ ደግሞ የተንጠለጠሉ ልብሶችን የሚያሳይ የመስታወት በር አለ። በግራ በኩል ክፍት መደርደሪያዎችና መሳቢያዎች አሉ።

ክብ ቅርጽ ያለው አርማ የኢትዮጵያ ቴክኒክ ዩኒቨርሲቲን ይወክላል። ማርሾች ቴክኖሎጂንና ኢንዱስትሪን ያመለክታሉ። መጽሐፍ፣ አተም የያዘ ፀሐይ እና የምረቃ ኮፍያ ደግሞ እውቀትን እና ሳይንስን ይገልጻሉ።

በሐይቅ ዳርቻ ላይ የተገነባ የሪዞርት ዓይነት ሥፍራ። በርካታ የገለባ ጣሪያ እና ነጭ ጉልላት ያላቸው ሕንፃዎች እንዲሁም፤ መሃል ላይ ያለ ሰማያዊ የመዋኛ ገንዳ ይታያል። ጠመዝማዛ መንገድ ሥፍራውን ከሐይቁ ሰፊ ውሃ ይለየዋል።

እጅግ በጣም ብዛት ያላቸው ሰዎች ወደ መሬት ሰግደዋል። ሰዎቹ የተለያየ ቀለማትን የያዙ ልብሶችን የለበሱ ሲሆን ከነዚህ ሁሉ ሰዎች መሃል አንድ ሰው ብቻውን መሃል ላይ ቆሟል።

የኦርቶዶክስ ተዋህዶ የእምነት አባቶች ነጭ ልብስ ለብሰዉ ከወንዙ ዳረሰ አለት ላይ ቆመዋል። የወንዙ ዉኃ የጠራ እና በአለቶች መካከል የሚጓዝ ነዉ። ከሰዎቹ ጎን እና ጎን ላይ ዛፎች በቅለዋል።

የኢትዮጵያን ባህላዊ ምግብ ያሳያል። ትልቅ ሰሃን ላይ በእንጀራ ላይ የተዘጋጀ ድፍን ያለ ወጥ ይገኛል። በዙሪያው የተጠቀለሉ የእንጀራ ጥቅሎች ተደርድረዋል። የወጡ መሃል ላይ አንድ የተቀቀለ እንቁላል ይታያል። እንዲሁም በጎን በኩል የተከተፉ ሰላጣ እና ቲማቲሞች አሉ።

ጠባብ የሆነ የአሸዋ መንገድ በሁለት ባለቀለም ቤቶች መሃል ያልፋል። በግራ በኩል ያሉት ቤቶች የብርቱካን ቀለም አላቸው፣ በላያቸው ላይ ግራጫ መስኮቶች አሉ። መንገዱ በብዙ አረንጓዴ ተክሎች እና ቀይ አበባዎች የተከበበ ነው፣ ከሩቅ አንድ ሰው ተቀምጧል።

አረንጓዴ ፣ ቢጫ እና ቀይ ቀለማት ያሉትን ልብስ የለበሰች ህፃን ልጆች በድንቅ ሰዓሊ ተስሏል። የሀገር ፍቅር ያለበት ስዕል ከልጆቹ ኋላ ባህላዊ እና የገጠር ጎጆ ቤት ወደ ኋላ በትዝታ ልብን ይመስጣል!

ሙሉ ለሙሉ የቀሉ ቀይ ፖም ፍሬዎች በቅርንጫፍ ላይ ተንጠልጥለዋል። ቅርንጫፉ ጥቁር አረንጓዴ ቅጠሎች አሉት። ፍራፍሬዎች በደን የተሸፈኑ የዛፍ ሜዳ ላይ ተቀምጠዋል። በስተጀርባ ሌሎች ፖም የሚያፈሩ ዛፎች አሉ። ከታች ብዙ አረንጓዴ ሣር አለ።

ተራራማ በሆነ መሬት ላይ በደረጃ እርከኖች የተገነባ ሰፊ የአትክልት ስፍራ ነው። እርከኖቹ የአፈር ጥበቃን በሚያሳይ መልኩ ከድንጋይ የተሠሩ ናቸው። የተለያዩ ችግኞችና እንደ ሙዝ ያሉ ተክሎች በረድፍ ተተክለዋል። የሥራ ዘዴ በገደላማ ቦታዎች ላይ ግብርናን ለማካሄድ ያገለግላል።

አቶ አበራ ቶላ ሲሆኑ የኢትዮጵያ ቀይ መስቀል ማኅበር (ኢ.ቀ.መ.ማ) ፕሬዝዳንት ናቸው። ፕሬዝዳንት ሆነው የተመረጡት ከኤፕሪል 2018 ጀምሮ ሲሆን በጁላይ 2022 ደግሞ ለሁለተኛ ጊዜ ተመርጠዋል። ከዚህ ቀደም የኦክስፋም አሜሪካ የአፍሪካ ቀንድ የክልል ዳይሬክተርም ነበሩ።

በቀይ፣ ቢጫ እና ሰማያዊ ቀለም ያላቸው በርካታ ኤሌክትሪክ ጀነሬተሮችን በሱቅ መግቢያ ላይ ተደራርበው ። ሁለት ሰዎችም በጀነሬተሮቹ አጠገብ ቁጭ ብለው እየተወያዩ ነው።

ነጭ ራስ መሸፈኛና ግራጫ ካፖርት የለበሰች ሴት፣ በጎን በኩል የቆመችውን መሬት በእጅዋ ዘር ትዘራለች። ሴትየዋ በትከሻዋ ትልቅ ነጭ የዘር ከረጢት ተሸክማለች፤ ከኋላዋ አረንጓዴ፣ ኮረብታማ የእርሻ መሬቶች አሉ።

ሱፐር ማርኬት ውስጥ ያለ ሰራተኛ ነጭ ዩኒፎርም ለብሶ ትኩስ አትክልቶችን እያስተካከለ ነው። የመደርደሪያዎቹን የግራ ክፍል የተለያዩ የቅጠል አትክልቶች፣ ጎመን እና ካሮት ሞልተውታል፤ ቀኝ በኩል ደግሞ የታሸጉ ምግቦች እና መጠጦች ይገኛሉ።

ክብ የሆነው ነጭ ግድግዳ ሰዓት በግራጫ ብረት ተከቧል። ትላልቅ ጥቁር የአረብኛ ቁጥሮች ከ1 እስከ 12 በሰዓቱ ላይ ተጽፈዋል። የሰዓት እና የደቂቃ መርፌዎች ጥቁር ሲሆኑ፣ ሰዓቱ አጃንታ የሚል የንግድ ምልክት አለው።

አንድ ባህላዊ የሙዚቃ መሣሪያ በነጭ ዳራ ላይ ተቀምጧል። ሌላው አካል ከእንጨት ሲሰራ፣ የድምፅ ሳጥኑ ደግሞ አራት ማዕዘን ቅርጽ ያለውና በቆዳ የተሸፈነ ነው። አንዱ ገመድ ብርቅርቅ ነው። መገዝገዣው ከጎኑ ተቀምጧል።

በጠቅላላው ስድስት የቤተሰብብብ አባላት አንድ አይነት ጥለት ያለው የሃበሻ ልብስ ለብሰው ቆመዋል። ቤተሰቦቹ የለበሱት ጥበብ ሰማያዊ ቀለም ጎልቶ የሚታይበት ጥለት ያለው ነው።

አምስት ሙሉ በሙሉ አረፋ የሞላባቸው የቢራ ብርጭቆዎች (beer mugs) በሰማያዊ ዳራ ላይ ባለው ነጭ ጠረጴዛ ላይ ይታያሉ። ፈሳሹ ወርቃማ ቀለም ያለው ሲሆን፣ ብርጭቆዎቹም ትልቅና ግልጽ ናቸው። ቢራ መጠጣት በኢትዮጵያ ውስጥ ምን ዓይነት ማህበራዊና ባህላዊ ጠቀሜታ አለው?

የጎለመሱ ዕድሜ ላይ ያለች ሴት ነጭ ሽብሽብ ያለው ሻሽ የራስ መሸፈኛና መነጽር ለብሳ በቅርበት ተነስታለች። በወርቃማ ጥልፍ ያጌጠ ነጭ ሻማ የተሸፈነ ነጭ አንገትጌ አድርጋለች፤ ቀላል የአንገት ሀብልም ይታያል። ይህ ሁኔታ የክብርና የመረጋጋት ስሜትን ያንጸባርቃል።

የአንድ ተማሪ የትምህርት ውጤት ሰነድ በብዙ የትምህርት ዓይነቶች (እንደ አማርኛ እና እንግሊዝኛ) ሙሉ መቶ (100) ውጤት አሳይቷል። ከታች በቀይ ቀለም "አልተዛዋወረችም" የሚል ማህተም አለው ።

በጣም የሚያምር ምስል 2 ነገሮችን ያካተተ ሲሆን አንደኛው የኢትዮጵያ የምድር ባቡርና ሁለተኛው ደግሞ አዲስ አበባ የሚገኘው የወጋገን ንግድ ባንክ ዋና መስሪያ ቤት ነው።

ግራጫ ጂንስ ሱሪ እና ጥቁር ኮንቨርስ ጫማ ያደረገ ሰው በእንጨት ስኬት ቦርድ ላይ ተደግፎ ተቀምጧል። የስኬት ቦርዱ ብርቱካናማ ጎማዎች ያሉት ሲሆን የሰውንዬው እግር ቦርዱን ከታች ይዞታል። ዳራው ግራጫማ ሲሚንቶ ሲሆን የዘመናዊ ስፖርት ትዕይንት አለው።

ዙሪያውን በሰማያዊ አጊጦ መሐል ላይ በነጭ ባግራውንድ ላይ የፋሲል ግንብ እና ስሙ ሰፍሯል ፤ ትምሕርት ለመስጠት የቆመ መሆኑን በአብይ ይመሰክራል።

ገጠራማ ስፍራ ሦስት ሰዎች በመስኖ እርሻ ላይ ተጠምደዋል። ውሃ በተተከሉት የሰብል ረድፎች መካከል ይፈሳል። አረንጓዴ የለበሰው ሰው ስራውን ሲከታተል የተቀሩት እየሰሩ ነው።

ረድፍ የያዙ ደማቅ ሰማያዊ ቀለም ያላቸው አውቶቡሶች አስፋልት ላይ ተደርድረው ቆመዋል። በአውቶቡሶቹ ጎን የአማርኛ ጽሑፎች ሲኖሩ፣ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎችና የመንገድ መብራት አለ።

አንድ ዘመናዊ አርማ ይታያል፤ በአንድ በኩል ከፊሉ ክብ የሆነና የሕዋስ ቅርጽን የሚመስል ምስል በብርቱካናማ መስመር ተሰንጥቋል። በሌላ በኩል ደግሞ ሞስት የሚል የእንግሊዝኛ ቃል በላቲን ፊደል ተጽፏል። ከስርም የሳይንስና ቴክኖሎጂ ሚኒስቴር የሚል የአማርኛ ፊደል ተቀምጧል።

በርካታ ተማሪዎች በአንድ ሰፊ ክፍል ውስጥ በእንጨት ጠረጴዛዎቻቸው ላይ ተቀምጠዋል። የክፍሉ ግድግዳዎች በስዕሎች ያጌጡ ሲሆኑ፣ መምህር በስተመሀል ቆሞ ይታያል። ልጆቹ በአብዛኛው ወደ ካሜራው ይመለከታሉ።

በመካከለኛ ቀረጻ ላይ፣ ነጭ እና ክፍት አበባዎች፣ አረንጓዴ ቅጠሎች እንዲሁም ነጭና ፈካ ያለ አረንጓዴ የሆኑ ክብ ፍሬዎች በአንድ ላይ ተሰብስበው የሚታዩ ነው።

በትልቅ የገበያ አዳራሽ ፊት ለፊት በሁለት ረድፍ የተደረደሩ ብዙ የከረጢት ጭነቶች አሉ። የፊት ያሉት ከረጢቶች ነጭ ሲሆኑ፣ ከኋላ ያሉት ደግሞ በብዛት ቀይ የሆኑ ከረጢቶች ናቸው፤ ከበስተጀርባ ሱቅ እና በሰማያዊ ቆርቆሮ የተሸፈነ መግቢያ አለ።

እንዴት ያምራል! እነዚህ ሴቶች በደማቅና ባህላዊ ነጭ ልብሳቸው! የአንገት ጌጦቻቸውና መቀነቶቻቸውን ለብሰው የባህል ውበትን ያሳያሉ፤ በአረንጋዴ ቦታ ተሰልፈው ቆመዋል !

አንዲት ነጭ ሻንጣ በረጅም ተንቀሳቃሽ መስመር ላይ ወደ መፈተሻ እየገባች ነው። ከበስተጀርባ በርካታ የእግር መንገድ የብረት መፈለጊያ በሮች አሉ፤ ረጃጅም የሆኑ ምሰሶዎች ጣሪያውን ይዘዋል። ይህ ሂደት ለአየር ማረፊያ ደህንነት ያለው ወሳኝ ሚና ምንድን ነው?

የኢትዮጵያ አየር መንገድ አውሮፕላንን ያሳያል። ትልቁ አውሮፕላን ነጭ ሲሆን ጎኑ ላይ ቀይ ቀለም የሚል ጽሑፍ አለበት። ከሥሩ ደግሞ በበረራ አስተናጋጅነት የለበሱ ብዙ ሴቶች ተሰልፈው ቦርሳቸውን ይዘው ፈገግ ይላሉ። ትዕይንቱ በአውሮፕላን ማረፊያ ላይ የተነሳ ነው።

ክዳን ያለው የአሉሚኒየም ማሰሮ ጥቁር በሆነ ምድጃ ላይ ተቀምጧል። ማሰሮው ለመሥራት ዝግጁ መሆኑን ያመለክታል፤ ንፁህ እና ብርማ ገጽታውም የደስታ ስሜት ያለው የቤት ውስጥ የምግብ ዝግጅት ድባብ ይሰጣል።

በሁለት ግራጫ ግድግዳዎች መካከል የቆየ ሐምራዊ ቤት አለ። የቤቱ ግድግዳ ቀለም ተልጦ፣ በታችኛው በር ላይ ቀይና ቡናማ መጋረጃ ተንጠልጥሏል። ከላይ ባለው መስኮት አረንጓዴ መዝጊያ ሲታይ፣ የድሮ የእንጨት ምሰሶ በቀኝ በኩል ቆሟል።

የአዲስ አበባ ከተማ አደባባይ ነው። በአደባባዩ መካከል ደመራ ሲነድ ብዙ ጭስ ይወጣል። በዙሪያው በሺዎች የሚቆጠሩ ሰዎች በነጭ ባህላዊ ልብስ ለብሰው ተሰብስበዋል። ብዙ መብራቶችና ችቦዎች በርተዋል። በሩቅ ዘመናዊ የከተማ ሕንፃዎች ይታያሉ።

ትልቅ ነጭና ግራጫ ጀልባ በወንዝ ወይም በሐይቅ ላይ ስትንሳፈፍ ይታያል። የመርከቧ የላይኛውና የታችኛው ክፍል እጅግ በጣም ብዙ ተሳፋሪዎችን ጭናለች፤ አብዛኞቹ ሰዎች ተጨናንቀው ቆመዋል። ዳርቻው በአረንጓዴ ተክሎች የተሸፈነ ሲሆን፣ ሰማዩም ደመናማ ነው።

ይህ የ'ጸደይ ባንክ አክሲዮን ማኅበር' አርማ ሲሆን፣ ከላይ በኩል በቢጫ አበባ የተጌጠ አረንጓዴ ኮረብታ ያሳያል። ከታች ደግሞ ሰማያዊና የቱርኪዝ ቀለም ያላቸው ኩርባ መስመሮች ይታያሉ።

የስፖርት ልብስ የለበሱ ሴቶች በጂም ውስጥ መሬት ላይ ተቀምጠዋል። ከፊት ያሉት ሴቶች ሮዝ እና ግራጫ ቲሸርት ለብሰዋል፤ ከበስተጀርባ ሌሎች ሰዎች የአካል ብቃት እንቅስቃሴ በደስታ ይከታተላሉ። ግራጫው ወለል ላይ በእንቅስቃሴ የደከሙ ሴቶች ተቀምጠዋል፡፡

የላሊበላው ውቅር አቢያተ ክርስቲያን ታላቅ ተአምር! ይህ ቤተ መቅደስ ከዓለት ተፈልፍሎ የተሰራ ድንቅ ጥበብ ነው! ጥንታዊነቱ እና ታሪካዊነቱ እንዴትስ አያምር!

አንድ ዘመናዊ ጥቁር ላፕቶፕ ኮምፒውተር በነጭ ዳራ ላይ ተቀምጧል። የላፕቶፑ ማያ ገጽ ላይ በባህር ዳርቻ ላይ የፀሐይ መጥለቅን የሚያሳይ ምስል አለ። የቁልፍ ሰሌዳው ጥቁር ሲሆን ላፕቶፑ ክፍት ሆኖ ወደ ጎን ዘንበል ብሏል።

የኢትዮጵያ ቢራ በአገር ውስጥ በሚገኙ በርካታ ፋብሪካዎች የሚመረት በሰፊው ተወዳጅ መጠጥ ነው። እንደ ባሕላዊው ጠላ እና ጠርሙስ ቢራዎች ያሉ ብዙ ዓይነት ምርጫዎች አሉ። ቢራ በኢትዮጵያ ለማኅበራዊ ግብዣዎችና ለዕረፍት ጊዜ የሚጠጣ የተለመደ መጠጥ ነው።

በሣር ምድር ላይ የቆመ እንስሳ በግልፅ ይታያል። ረዣዥም ጥቁር ጆሮዎች ያሉት ነው። ይህ ጠንካራ እንስሳ ወደ ፊት በትኩረት ሲመለከት፤ ከጎኑ ሌላ እንስሳ በሰላም ሣር ሲግጥ ይስተዋላል። የተፈጥሮው የሰላም እና የንቃት ስሜት ጎልቶ ይታያል።

ሁለት ሴቶች በባህላዊ የኢትዮጵያ ነጭ ልብሶች ፊት ለፊት ቆመዋል። አንዷ ሴት ነጭ ሻሽ ጠምጥማ እየዘፈነች ስትሆን፣ ከጎኗ ያለችው በሰማያዊ የራስ መጠቅለያ ተመስጣ እያጨበጨበች ነው። ብዙ ሰዎች ከበስተጀርባ ቆመዋል።

ነጭ ቀለም ያለው ትንሽ የጭነት መኪና (ሱዙኪ ሱፐር ካሪ) ነው። የጭነት መኪናው በጀርባው ላይ ገመድ ታስሮባቸው በደንብ የተደረደሩ ብዙ የሸራ ከረጢቶች ተጭነዋል። ይህ መኪና ምርቶችን ወይም እህሎችን ለማጓጓዝ በመዘጋጀት ላይ ያለ መሆኑን ያንጸባርቃል።

ዘመናዊ የወጥ ቤት ዕቃዎች ጥቁር ሰማያዊ ቀለም የተቀቡ መሳቢያዎችና ካቢኔቶች ያሉት ሲሆን የወርቅ እጀታዎች አሉት። በካቢኔቶቹ መካከል ያለው ግድግዳ በነጭና ግራጫ ቀለም በተቀቡ ጥለት ባላቸው ሰቆች ያጌጠ ነው። ከኩሽናው ውጭ አረንጓዴ ዛፎች የሚያሳይ መስኮት አለ።

ሁለት ወንዶችና ሁለት ቀሚስ ያደረጉ ሴቶች በሐይቅ ላይ ወደ ፊት የሚዘረጋ ቢጫ ተንሳፋፊ ድልድይ ላይ ይሄዳሉ። ድልድዩ ከሐይቁ ዳርቻ ወደ ትንሿ ደሴት የሚያደርስ መሆኑ ግልጽ ነው። ከበስተጀርባ ሰማያዊ ሰማይ እና አረንጓዴ መሬት አለ።

እረ እንዴት ያስደንቃል! ሴትየዋ በጥንቃቄ የልብስ ስፌት ማሽን ትጠቀማለች። በትኩረት መሥራቷ ትልቅ ችሎታ ነው። የልብሷ ቀለምና የምትሰፋው ደማቅ ጨርቅ ደስ ይላል። እንዲህ ያለ ትጋት ሲያኮራ! የሥራ ፍቅር ሲደንቅ!

ቢጫ ቀለም የተቀቡ ሁለት የመማሪያ ክፍሎች ያሉት ትምህርት ቤት በሜዳ ላይ እና፣ የሕንፃዎቹ የብረት ጣሪያዎች በሰማያዊ ሰማይ ስር ያንጸባርቃሉ። ከትምህርት ቤቱ ፊት ለፊት በሳር ላይ አንዳንድ ፍየሎች አሉ። ከበስተጀርባ ኮረብታዎች ይገኛሉ።

አራት ወጣት ሴት ተማሪዎች በመማሪያ ክፍል ውስጥ በአንድ ላይ ሆነው ትምህርት ሲከታተሉ ይታያሉ። ሁሉም ነጭ እና ሰማያዊ የደንብ ልብስ ለብሰዋል። ሁለቱ ተማሪዎች ፈገግ ሲሉ፣ ሌሎች ሁለቱ ደግሞ በቁም ነገር ይመለከታሉ። የጀርባው ግድግዳ ቢጫ ቀለም አለው።

ረጃጅም እና አረንጓዴ ቅጠሎች ያሏቸው የእህል እጽዋት (ማሽላ) ሙሉ በሙሉ የእጽዋቱ ፍሬዎች ወርቃማ እና ቡናማ ቀለም ያላቸው ሲሆን ከፍ ብለው ወደ ሰማይ ይዘረጋሉ። ከበስተጀርባ በአረንጓዴ ዛፎች የተሞላ ደንና ሰማያዊ ሰማይ ይታያል።

በመስመር የታረሰ እርሻ በዉሃ ተጥለቅልቋል። ቦታው ብዙ ዉሃ በዝቶበት ከአፈሩ በላይ ዉሃው ጎልቶ ይታይበታል። ወደ አንድ በኩል ያለው ክፍል ኝ ብዙ የቁሃ መጥለቅለቅ አላጋጠመውም።

በጣና ሃይቅ ላይ የተሰራ መረማመጃ እና መናፈሻ ስፍራ በሃይቁ ላይ ተንጣሎ ተቀምጧል። ቦታውም ቀጭን መተላለፊያ ያለው መራመጃ ቦታ ያለው ሲሆን ወደ መሃልም ሰፊ አረንጓዴ ቦታ ያለው ነው።

አረንጓዴ ቅጠሎችና ነጭ አበባዎች ያሉት ጥቅጥቅ ያለ ቁጥቋጦ በገደል ዳርቻ ላይ አለ። ከቁጥቋጦው ጀርባ ረዣዥም ቡናማ ተራሮች፣ በጥላ ስር ባለው ሸለቆ ውስጥ ጥቁር አረንጓዴ ዛፎች አሉ፤ በሩቅ ያሉ ተራሮች ደብዝዘው አሉ።

ከጥቁር ሰማያዊ ዳራ ላይ ነጭ እና ትንሽ ሆሄ 't' ቅርጽ ያለው ፊደል ጎላ ብሎ ይታያል። ይህ ምስል የTumblr ማህበራዊ ሚዲያ መድረክን አርማ ያሳያል። ፊደሉ መደበኛ ባልሆነ መንገድ በትንሹ ወደ ቀኝ ዘንበል ብሏል።

ሶስት ምስሎች ተከፋፍሎ በነጭ የጀርባ ምስል ላይ ይታያሉ። የመጀመሪያው የቆሰለና ነጠብጣብ ያለበት የሰው የአካል ክፍል ነው። ሁለተኛው ንጹህና ጥርት ያለ የሰው ፊት ፤ ሦስተኛው ከተለያዩ ቅመማ ቅመሞች የተዘጋጀ ለመድሀኒትነት የሚውል ድቄት እና እንጨት ተቀምጧል።

አንድ ትልቅ ሣጥን ውስጥ ብዙ የነጭ ነፃነት ሽንኩርት ክምር ተደርጓል:: የሽንኩርቶቹ ቅርጽ ከ $45$ እስከ $65$ ሚሊሜትር በነፃነት እንደሆነ ተጠቁሟል:: ሁሉም ሽንኩርቶች በቅርቡ ከእርሻ ላይ በነፃነት የተሰበሰቡ ይመስላሉ:: የሽንኩርቱ ምርጫ ትኩስና ነፃነት የተሞላበት ነው።

የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት አምባሳደር ታዬ አጽቀሥላሴን የሚያሳይ ግልጽ ምስል ነው። በምስሉ መካከለኛ ክፍል ላይ፣ ፕሬዝዳንቱ ጥቁር ሰማያዊ ልብስና ብርቱካናማ ቀለም ያለው ክራባት አድርገው በጽኑ እይታ ወደፊት ይመለከታሉ።

ሰባት የተለያዩ እድሜ ያላቸው ሰዎች በጥላ ሥርና በአረንጓዴ ሜዳ ላይ ተሰብስበው በደስታ ቆመዋል። ሴቶችና ወንዶች የተለያዩ ፋሽኖችን ለብሰው ፈገግታንና ፍቅርን እያሳዩ የቡድን ፎቶ ተነስተዋል። አንዳንዶቹ ፀጉራቸውን ተጎንጉነው ይታያሉ።

ጥቁር መካከለኛ ቁመት ያለው ፂም ያለው ሰው ቀለል ያለ ሰማያዊ ሸሚዝ ለብሶ ወደ ፊት እያየ ይገኛል። ከበስተጀርባው ደግሞ በግንባታ ላይ ያለ ትልቅ የግድብ መዋቅር ተሰርቷል።

በርካታ ወጣቶች የባህል ልብስ ለብሰው፣ የኢትዮጵያ ባንዲራዎችን በያዙበት ሰልፍ በግልጽ ይዘምራሉ። ደማቅ ቀለምና የተዋበው አሰላለፍ የሀገራዊ ደስታንና የኩራት ስሜትን በአጽንዖት ያንጸባርቃል።

በጣም ውብና ደስ የሚል ባህላዊ ልብሶች በሱቅ ውስጥ ተሰድረዋል። ነጭ የጥጥ ቀሚሶች በሰማያዊና ወርቃማ ጥልፎች ደምቀዋል። ይህ ትዕይንት ልብስ አቅራቢው ለባህል ያለውን ትልቅ ፍቅር ያሳያል። የልብሶቹ ብዛት ከፍተኛ ደስታን ይሰጣል።

በሚያብረቀርቅ ትሪ ላይ የተቀረጸ ትልቅ እንጀራ አለ። የተጠመጠመው እንጀራ ላይ ስጋ ወጥ፣ ቀይ ደረቅ የበርበሬ ድብልቅ እና በሾርባ መጥበሻ ውስጥ በጎን የተቀመጠ ጥብስ ይቀርባል። ከበስተጀርባ ጥቁር ወንበሮችና የጠረጴዛ ጫፍ አሉ።

በበዓል አዳራሽ ውስጥ በባህላዊ ልብስ ያጌጡ ወጣቶች የኢትዮጵያን ባህል እና የወጣትነትን ውበት ያንጸባርቃሉ። ይህ ዓይነቱ የባህልና የትውፊት ውርስ በወጣቱ ትውልድ ዘንድ እንዴት በተሻለ ሁኔታ ሊጠበቅ፣ ሊዳብርና ለዓለም ሊተዋወቅ ይችላል?

በምስሉ ላይ በርካታ ገበሬዎች በአረንጓዴ የአትክልት እርሻ ውስጥ ምርት ይሰበስባሉ፤ አንዲት ሰው በአናቷ ላይ በሰብል የሞላ ቅርጫት ተሸክማ ቆማለች። ሴቶቹ ጎንበስ ብለው የሚሰሩ ሲሆን፣ ከበስተጀርባ በዛፎች የተከበበ ሜዳ እና ሰማያዊ ሰማይ አለ።

ብዙ ቢጫ ሙዞች በሸክም መሸጫ ወንበሮች ላይ ተደርድረው በከተማ መንገድ ዳር ይገኛሉ። ሰዎች በንግድ ሥራ ላይ ተሰማርተውና በመንገዱ ዳር ሲሄዱ ይስተዋላሉ። መንገዱ ላይ ደግሞ የጭነት መኪኖች፣ ቢጫ ታክሲና ነጭ ሚኒባስ አሉ።

አቤት! ግድግዳውን በቀለም ሮለር መቀባቱ እንዴት ደስ ይላል! አሮጌውን ቀለም በአዲስ ለመሸፈን መጣር በጣም ያጓጓል! ይህን መቀባት መጀመር አለብን !

ብዙ የኦርቶዶክስ ሃይማኖት ተከታይ ሰዎች በአንድ ቦታ ላይ ተሰብስበዋል። እነዚህ ሰዎች የተወሰኑት ተቀምጠዋል ሌሎቹ ደግሞ ቆመዋል። አብዛኞቹ ሰዎች በእድሜ የገፉ ናቸው።

የኢትዮጵያን አርማ የያዘ አረንጓዴ ማሊያ የለበሰ አትሌት በሩጫ ውድድር ላይ በቅርበት ቀርቧል። ላቡ የደመቀው አትሌቱ በትኩረት እየሮጠ ነው። ቁጥሩ 274 ሲሆን ጽሑፍ በታችኛው ክፍል ይነበባል።

በርካታ ነጭ ኖራ ቾክ ወይምጠመኔ በካርቶን ሳጥን ውስጥ ተከምሯል። ሳጥኑ በአንድ ማዕዘን ላይ ተሞልቷል። ኖራዎቹ ትንንሽና ረዣዥም ቅርጽ አላቸው። ለጥቁር ሰሌዳ ለመጻፊያ ማገልገል ይችላሉ።

ለእርሻ የሚሆን ለም መሬት፣ በደማቅ አረንጓዴ ቅጠሎች በተሸፈኑ የቃሪያ ተክሎች ተሞልቷል። በተክሎቹ መካከልም ቀይ ቀለም ያላቸው የበሰሉ ቃሪያዎች ጎልተው ከግ ንዱ ላይ አሉ።

ባለ ስድስት ገመድ፣ ክብ የቆዳ ድምጽ ማጉያ ያለው እና ባለሶስት ማዕዘን ቅርጽ ባለው የእንጨት ፍሬም የተሰራ የኢትዮጵያ ባህላዊ የሙዚቃ መሣሪያ ክራር ነው። ክራር ከኢትዮጵያ ታዋቂ የሙዚቃ መሳሪያዎች ተርታ የሚሰለፍ መሳሪያ ነው።

ዋው ! ቆንጆ ሴቶች በነጭ የሀበሻ ልብስ ሲያምሩ ! የባህል ሥነ ሥርዓት ሲያስደንቅ ። በራሳቸው ላይ የአደይ አበባ ጉንጉን አድርገዋል። ሣር ሲቆርጡ ደስታቸው ድንቅ ነው። የደመራ ወይም የጥምቀት በዓል ውበት!

በእርጥብ ቀን አረንጓዴ በሆነ ኮረብታ ዳር ዘመናዊ ክብ ቅርጽ ያለው የእይታ ጣቢያ በላዩ ሦስት ዣንጥላ የሚመስሉ አርኪቴክቸሮች አሉ። ከ ጣቢያው በታች ባለው ጠመዝማዛ መንገድ ላይ አንድ ነጭ መኪና እየተጓዘ ነው። ከርቀት ወፍራም ጭጋግ ሸለቆውን ይሸፍናል።

አረንጓዴ የሸክላማ ተራራ እርከኖች ባለው መሬት ላይ በደን የተሸፈነ ሆኖ ይታያል። በተራራው ግርጌ በርካታ ሰዎች ከዛፎቹ ሥር ሆነው ይሠራሉ። ሰፊውን ሰማይ ላይ ትንሽ ነጭ ደመናዎች ይገኛሉ።

በቢጫ ቆርቆሮ የታሸገ ምግብ ነዉ። ከቆርቆሮዉ ላይ "ኮሎይ " የሚል በእንግሊዘኛ ፊደላት አረንጓዴ መደብ ላይ ተፅፏል። በቀይ መደብ ላይ በአረበኛ ቃላት ተቀምጠዋል።

አንዲት ጨለማ ቆዳ ያላት እጅ ከቲማቲም ክምር ውስጥ አንድ ፍሬ ስትመርጥ ወይም ስትወስድ ይታያል። ሳጥኖቹ የተቀመጡበት መሬት ኮንክሪት ሲሆን የጫማ ክፍልም ይታያል። በምስሉ ላይ የሚታዩት ቲማቲሞች የተለያዩ የብስለት ደረጃዎችን የሚያሳዩት በምን አይነት ቀለም ልዩነት ነው?

ሰማያዊ ኩታ ፣ ሰማያዊ ኩታ ፣ ሰማያዊ ቁምጣ ፣ ነጭ ሸበጥ የለበሱ የባሕል ቡድኖች በውዝዋዜአቸው ሕዝቡን እያስደሰቱ ፤ ከኋላ ጃኖ የለበሱ ባለ ማሲንቆዎች ፤ ባለ ከበሮዎች ጎንደርን ያዜሟታል።

አስደናቂው የነሐስ ሐውልት በዙፋን ላይ የተቀመጠ ትልቅ ሰው ያሳያል። እኚህ ሰው በራሳቸው ላይ ዘውድ ደፍተው፣ በቀኝ እጃቸው መስቀል ያለበት ዘንግ፣ በግራቸው ደግሞ ክፍት መጽሐፍ ይዘዋል። በብሩህ ሰማያዊ ሰማይ ስር፣ ስልጣንና ክብር በግልጽ ይታያል።

ደብዛዛ ግራጫ ቀለም ባለው የመጽሐፍ ሽፋን ላይ የአማርኛ ፊደላት ተጽፈዋል። ከላይ በጥቁር የተጻፈው “ረቂቅ ሕግ” የሚል ርዕስ አለ። ከርዕሱ በታች ደግሞ “ዘህ” የሚሉ ቀይ ፊደላት በግልጽ ይታያሉ።

ክትፎ እና ጎረድ ጎረድ በጣም ተወዳጅ የሆኑ የኢትዮጵያ ጥሬ ሥጋ ምግቦች ናቸው። ጎረድ ጎረድ ቅመማ ሳይጨመርበት በትላልቅ ኩቦች ተቆርጦ በጨውና በቅመም አዋዜ ወይም ሚጥሚጣ እየተነከረ የሚበላ ጥሬ ሥጋ ነው።

በአንድ ቤት ሳሎን ውስጥ በርካታ ልጆች መሬት ላይ ተቀምጠው ሲመገቡ ይታያል፤ ልጆቹ አብዛሀኛዎቹ አረንጓዴ ልብስ የለበሱ ናቸው ፤ አብዛሀኛዎቹ ልጆች ህጻናት ናቸው። የተለያየ ቀለም ያለው ሳህን በእጃቸው ይዘዋል፤ ቀይ እና ሰማያዊ ቲሸርት የለበሱ አሉ።

አንዲት ቆንጆ ሴት ነጭ የሀገር ባህል ልብስ ለብሳ፣ ጥቁር ፀጉሯን ከኋላ አስራ፣ በፋሽን መድረክ ላይ ቆማለች። ሴቷ እግሯን ሳትጫማ ቆማለች፤ በወገቧ ላይ ደግሞ ባለ ቀይ፣ ቢጫና ሰማያዊ ጥልፍ ያለበት የመቀነት አይነት ጨርቅ አስራለች።

ፕሬዚዳንት ሳህለወርቅ እጅግ ትሁት እና ፍቅር ባዘለው ንግግራቸው ሁሉንም የሚማርኩ የኢትዮጵያ የሴት ፕሬዚዳንት ነበሩ። እኒህ ፕሬዚዳንት በአሁኑ ሰአት ከስልጣናቸው ተነስተዋል።

የፅዳት ሰራተኞች በከተማ ጎዳና ላይ ከቆሻሻ መኪና ጋር በመሆን የቡድን ፍቅርን እያሳዩ ነው። የፅዳት ሰራተኞቹ ደማቅ አረንጓዴና ቢጫ ልብሶችን ለብሰው፣ ለንፅህና ያለውን የጋራ ፍላጎትና ደስታ ይገልጻሉ። እጅግ በጣም ጥሩ የሆነ መኪና ነው።

ከህንጻ ውጭ፣ ብዙ የወንድ አሻንጉሊቶች የተለያዩ አይነት ጂንስና ሸሚዞች ለብሰው ይታያሉ። ልብሶቹ ከላይ በተንጠለጠሉበት ስፍራ በብዛት ተሰቅለዋል። በሱቁ ላይኛው ክፍል የብረት ሐዲድ አለ፤ ከበስተጀርባም የአማርኛ ጽሑፍ ይታያል።

እነዚህ ጣፋጭ ብስኩቶች በሁለት ቀለማት የተሰሩ ሲሆን፣ ጥቁር ቡናማው (ቸኮሌት) እና ነጩ ሊጥ ለየት ያሉ ቅርጾችን ፈጥረዋል። አንዳንዶቹ እንደ አበባ ቅርጽ፣ ጠመዝማዛ፣ ከፊል-ጨረቃ፣ የተጠላለፉ፣ ወይም በቀላሉ ሞላላ ቅርፅ አላቸው። አቀራረባቸው ማራኪና የምግብ ፍላጎት የሚጨምር ነው።

ሁለት ክብና ኦቫል ቅርጽ ያላቸው የባህል ቅርጫቶች በጥቁር ዳራ ላይ ተቀምጠዋል። ቅርጫቶቹ በቀይ፣ ቢጫ፣ አረንጓዴ፣ ሰማያዊና ወይንጠጅ ቀለም ባላቸው ገለባዎች የተሠሩ ናቸው። ቅርጫቶቹ ልዩ ልዩ ቅርጾችና ጌጦች አሏቸው።

እጅግ በጣም ጥሩ እና ትኩስ የሆኑ ጎመን ተክሎች በላስቲክ ታስረው በአረንጓዴ ገንዳ ውስጥ ተቀምጠዋል። ጥቅጥቅ ያሉ አረንጓዴ ቅጠሎች የደስታና የጤና ስሜት ይፈጥራሉ።

ብርቱካናማ ቀለም ያለው ትልቅ የጎዳና ሮለር አስፋልት ላይ ይገኛል። ከሮለሩ ጀርባ አንድ ትራክተር ትኩስ አስፋልት ያራግፋል፤ ከዚህም ጀርባ የጭነት መኪና ይታያል። ሰማዩ ከፊል ደመናማ ሲሆን የመንገዱም የኮንስትራክሽን ሥራ ቀጥሏል።

አንድ ሰው ትራክተር እየነዳ አረንጓዴ የእርሻ ቦታ ውሃ ያጠጣል። ቡናማ አፈር ባለው መስመር በተተከሉ ተክሎች መካከል ውሃ ይረጫል። ሰፊው የእርሻ ቦታ ውብ እና ተስፋን ያንጸባርቃል።

በሃገራችን በኢትዮጵያ በየአምስት አመቱ ሃገራችንን የሚመራውን ፓርቲ ወይም አካል ለመለየት የምርጫ ዝግጅት ይዘጋጃል። በዚህ ዝግጅት ላይ ማንኛውም ከ 18 አመት በላይ የሆነ እና የኢትዮጵያ ነዋሪ የሆነ ሰው የመምረጥ መብት አለው።

አንድ የጫማ ጠራጊ ወጣት በሰማያዊ ልብስ የደንበኛውን ነጭ ጫማ ያጸዳል። ብዙ ሰዎች በአካባቢው ተቀምጠዋል፤ ከጎን በኪስ የተሞላ ሳጥን አለ። ታዲያ ይህ አገልግሎት የሚሰጥበት የከተማ አካባቢ የትኛው ነው?

ግዙፍ የጨርቃጨርቅ ፋብሪካ ወለል ላይ በርካታ ሰራተኞች የልብስ ስፌት ማሽኖች ዙሪያ ተቀምጠው ምርቶችን እየሰሩ ነው። የፋብሪካው ጣሪያ ብርሃንና ሰፊ ነው። የሰራተኞቹ የስራ አካባቢ ምን ያህል የተደራጀ ነው? (27 ቃላት)

ሁለት ተመሳሳይ የእጅ ጥልፍ የተሰራ ቦርሳዎች ናቸው። ቦርሳዎቹ ቀላል ቡኒ ጨርቅ ላይ ጥቁርና ብርቱካናማ ባህላዊ ዲዛይን አላቸው። ስርኛው ክፍል በቡናማ ቆዳ የተሰራ ነው። ከበስተጀርባ የሸክላ ዕቃዎችና በእጅ የተሠራ ሳህን ናቸው።

ከመጠን በላይ የተጨናነቀ ሰማያዊ ጀልባ ስደተኞችን ተሸክማ በሰፊው ጥቁር ሰማያዊ ውቅያኖስ ላይ ትጓዛለች። ብዙ ሰዎች ብርቱካንማ የሕይወት ጃኬቶችን ለብሰው በጀልባው ላይ እንዲሁም በውሃ ውስጥ ይታያሉ። የስደትን አስከፊነት ያሳያል።